ተሽከርካሪዎችና በሰማያዊ ሸራ የተሸፈኑ የጭነት መኪኖች በጠጠር መንገድ ላይ ተሰልፈዋል። የተባበሩት መንግስታት እና የዓለም የምግብ ፕሮግራም ባንዲራ ተውለብልቧል። የእርዳታው ሁኔታ ጭንቀትን እና እፎይታን ስለሚገልፅ ደስታን ያሳያል።

ኩራትና አክብሮት የሚታይበት የአማራ ክልል መንግስት አርማ ነው። ክብ ቅርጹ ውስጥ ጎንደርን የሚወክለው ፋሲል ቤተ መንግስት ይታያል። ወይራ ቅጠልና ሚዛን ሰላምንና ፍትህን ያመለከታል።

ሲያምር! ፍቅርን የሚገልጽ የገጠር ትዕይንት። ተቃቅፈው በፍቅር የሚሳሳሙ ጥንዶች። ልጆች በግርምት ሲመለከቱ። ባህላዊ ልብሶች የኢትዮጵያን ውበት ያሳያሉ። ዋው፣ ሲያረጋጋና ደስ የሚያሰኝ ትዕይንት!

በጣም ውብና ማራኪና የሆነው የኢትዮጵያ መልካ ምድር አቀማመጥ የሚያሳይ ሲሆን የተለያዩ የአትክልትና የእጽዋት ዘሮች ይታያሉ በተጨማሪም የተለያዩ አበቦች እንመለከታለን የመሬቱ አቀማመጥ ወጣገባ የበዛበት ተራራማ ቦታ ነው።

በጥንታዊና ዘመናዊ መኪናዎች የተሞላው ይህ አዳራሽ የታሪክንና የቅንጦት ስሜትን ይፈጥራል ። የብርሃንና ዲዛይን ውህደቱ ለጎብኚዎች ታላቅ የመደነቅ ስሜት ይሰጣል ።

ዋው! የሚያስደንቅ የባህል ጭፈራ! ነጭ ልብስና ቀይ የጫፍ ማስዋቢያ የለበሱ ወጣት ወንዶችና ሴቶች በደስታ ይደንሳሉ። ይህ ትዕይንት እጅግ በጣም ጥሩ የደስታና የፍቅር ስሜት ይፈጥራል። ሲገርም!

ሶስት የጎልማሳ ወንዶች፣ የተለያየ ልብስ ለብሰው እና የእንጨት ዘንጎች ይዘው በደረቅ መሬት ላይ ይጓዛሉ። አንዱ ትከሻው ላይ ውኃ የያዘ ሃይላንድ አንጠልጥሏል፤ ከኋላ በግመል የተጫነ ጭነት አለ።

በአንድ ክብ የብረት ሰሃን ላይ ሦስት የተጠበሱ ዓሳዎች ተደራርበው ይታያሉ። ዓሳዎቹ ወርቃማ ቡኒ ቀለም ያላቸው ሲሆን፣ በጥሩ ሁኔታ ተቆራርጠው የተጠበሱ ናቸው። የዓሳዎቹ ቆዳ የተሸበሸበ ሲሆን፣ የሰሃኑ ዳርቻዎችና የጠረጴዛ ልብሱ የተለያዩ ቀለማት ይታያሉ።

ዋው ያስደምማል ! ፏፏቴው ድንቅ የውሃ ብዛትና ኃይል ያሳያል። አረንጓዴው ተፈጥሮ ፍፁም ሰላምና ደስታ ይሰጣል ። ታላቅነቱ አድናቆትን ያጭራል። በጣም ያምራል!

ዋው ሲያምር! የሚያብረቀርቅ ጥቁር ፒያኖ መሳሪያ። መደነቅ! ነጭና ጥቁር ቁልፎቹ ተስተካክለው ተዘርግተዋል። ሲማርክ። ከሱ ጋር የሚሄድ ጥቁር መቀመጫ አለው። ሶስት የወርቅ ፔዳልዎች ከታች ይገኛሉ። ደስ ይላል!

በብዛት የተንጠለጠሉ ሙዞችና በታች የተደረደሩ ፍራፍሬዎች የገበያውን ጥጋብ ያሳያሉ። የጣፋጭና አዲስ ምርቶች መዓዛ የሚሸት የሕይወት ሙላትና አቤት የተፈጥሮ ልግስና ሲግርም!

ውይ እንዴት ደስ ይላል! ደማቅ ሰማያዊ ሰማይ ዳራ ላይ በቅርንጫፎቹ ላይ ቀይና ቡናማ አበባዎች ወይም ፍሬዎች ያሉት ኮሶ ዛፍ ። ቅርንጫፎቹ ጠመዝማዛና ደብዘዝ ያለ አረንጓዴ ቅጠሎች አሏቸው። ተፈጥሮ እንዴት ታምራለች!

አረንጓዴ የሆነ ሰፊ የስንዴ እርሻ በዜና ማሳያ ላይ ይታያል። አስተዋዋቂዋ በደስታና በመደነቅ ስለ ምርታማነት ዜና ስትሰጥ፣ የስንዴው በብዛት መገኘት የፍቅርና የልማት ስሜት ይፈጥራል። የእርሻው ውበት በግልጽ ይንጸባረቃል።

የተለያዩ የቀድሞ ምስሎች ወደ አንድ ተሰባስበው ቀርበዋል። በምስሎቹ ውስጥ የአጋዘን እንስሳ፣ የኢንዱስትሪ ስፌት ማሽን፣ የኢትዮጵያ ምግብ፣ የፓስታ ማካሮኒ፣ የጽህፈት መሳሪያ ማደራጃ፣ የጦር መሳሪያ፣ የግድግዳ ሰዓትና የቃለ መሃላ ሥነ ሥርዓት ይታያሉ።

እጅግ በጣም ጥሩ እና የሚያምር ባንዲራ ነው። ባንዲራው በጥቁር፣ በቢጫ እና በአረንጓዴ ቀለም የተዋቀረ ነው። በግራ በኩል ደግሞ ቀይ ሶስት ማዕዘን ቅርፅ ያለው ክፍል ደስ ይላል።

ያለ ንጹህ ጫማ ሲጓዙ ማየት እንዴት ያሳዝናል። ደክሞናል። መከራ እና ጭንቀት ከፊቷ ላይ ይታያል። እረ ሲያበሳጭ! ዱርዬ ሆነው! ሆድ ይብሳል። ሲያስደነግጥ! ይህን ሁሉ ሸክም መሸከም እንዴት ይደክማል።

አቤት ሲያምር! የኢትዮጵያ ዲጂታል መታወቂያ በእጃችን መግባት ታላቅ ደስታን ያመጣል። ይህ ትልቅ ተስፋን እና ብሩህ ተስፋን ያበስራል። የእድገት መንገድ ለኢትዮጵያ

ዋው ሲያምር! አዲስና ሰማያዊ ባለሶስት እግር ተሽከርካሪ። ለፀሐይና ለዝናብ መከላከያ ጣሪያው አስደናቂ ነው። ለሕዝብ ትራንስፖርት ምቹነትን ነው። እንዲህ ያለው መሻሻል ደስታን ይፈጥራል። በእውነትም ሲያስደስት!

ዋው! እጅግ በጣም ጥሩ እና የሚያምር የብርጭቆ ጠርሙስ መጠጥ! ሦስት የዳንኪራ መጠጦች በአንድ ትሪ ላይ ተቀምጠዋል። ሁለቱ ጠርሙሶች ቀይ ቀለም ሲይዙ፣ በመሃል ያለው ደግሞ ቢጫ ወርቃማ ቀለም አለው፤ ይህም ልዩነት ደስታን ይጨምራል።

የሚያምር የአንገት እና የጆሮ ጌጥ አንዲት ሴት ለብሳለች። ያደረገችው የአንገት ጌጥ ጥቁር እና ወርቃማ ቀለም ያለው የሚያምር ሲሆን የጆሮ ጌጡ ቀለም አወቃቀርም ተመሳሳይ ነው።

አስገራሚ! በሞተር ባለ ሶስት እግር ተሽከርካሪ (ባጃጅ) ላይ የዓለም እግር ኳስ ተጫዋቾች ምስል ተለጥፏል። ፈገግታ ያለው አንድ ሰው ሲነዳ፣ አሽከርካሪው በደስታ ስሜት ይታያል፤ ይህም ለስፖርት ያላቸውን ፍቅር ይገልጻል። ሲገርም!

በሜዳ ላይ ሶስት ሰዎች እየሰሩ ሲሆን፣ የሰብል ረድፎች በውሃ ይታያሉ። ትላልቅ ተራሮች ከበስተጀርባው ይገኛሉ። ጠንክሮ መሥራት እና የመስኖ ሥራ ደስታን ወይም ከጥረቱ ጋር ተያይዞ ብስጭትን ይገልጻል።

እጅግ በጣም ጥሩ እና የሚያስደንቅ የጥናት ጊዜ! ሦስት ሴቶች በደስታ ፈገግታ መጽሐፍ ወይም ሰነድ እያነበቡ ነው። ይህ ደስ የሚል የትኩረት እና የፍቅር ትዕይንት ነው። ሲገርም!

ባለብዙ ፎቅ የመስታወት ሕንጻዎች አጠገብ በረንዳዎች ያሉት አረንጓዴ የትምህርት ቤት መፃሕፍቶች አሉ። ዋናው መፅሐፍ አረንጓዴ ሲሆን፣ ከፊት ለፊት "Nom," "Classe," እና "Ecole" በእንግሊዝኛ ለቅጽ መሙያ መስመሮች አሉ።

አንድ ሰው ክብ የገለባ ቅርጫት በጭንቅላቱ ላይ አድርጎ በመንገድ ላይ ቆሟል። ከበስተጀርባ ሌሎች ሰዎችና የመኪና ጭነት አለ። ክብደቱ የብስጭት ስሜትን ይገልጻል።

ዋው ሲያጓጓ! ቀዝቃዛ ቢራ በበረዶ መሀል ተቀምጧል። የጠርሙሱ ቀለም ጥቁር ቡናማ ሲሆን መለያው ሰማያዊ ነው። የበረዶው ቅንጣቶች በጣም ቀዝቃዛ ይመስላሉ። ለመጠጥ የሚጋብዝ የምርት ማስታወቂያ።

ይህ አግድም ሰንደቅ ዓላማ በአረንጓዴ ዳራ ላይ ነጭ ሱፍ የለበሰና ፈገግ ያለን ሰው አለ። ሰውየው የሰማያዊ ነጥብ ያለው ሰማያዊ ክራቫት ታስሮለታል፤ በቀኝ እጁ ጣት ወደ ታች እየጠቆመ ነው።

ሦስት ወጣት ሴቶች መሬት ላይ ተቀምጠው ባህላዊ ነጭ ልብስ ለብሰዋል። ፀጉራቸውን በነጭ ጨርቅ አስረዋል፣ እንዲሁም በእጃቸው ጥጥ እና ሽመና እየሰሩ ነው። ፈገግታቸው እና ባህላዊ ውበታቸው 'ዋው ሲያስደንቅ' ። የተረጋጋ የገጠር ድባብ አላቸው።

ዋው! ሲያስደምም! ይህ ዘመናዊ የወተት ማለቢያ ማሽን ሲያስገርም! ሥራን እንዴት ያቀላል! ትልቅ አቅም ያላቸው ማጠራቀሚያዎች ደግሞ ሲያስደስቱ! ለእርሻ ሥራ ትልቅ እገዛ ነው! ሲያጓጓ! ድንቅ ፈጠራ!

ባህላዊ የኢትዮጵያ ምግብ ነው። ክብ ቅርጽ ያለው ቡናማ አምባሻ ከጥቁር መረቅ ጋር በጥቁር ጎድጓዳ ሳህን ውስጥ ተቀምጧል። ጎድጓዳ ሳህኑ ቀይና ቢጫ ገመዶች ባሉት በተሠራ የቀርከሃ ቅርጫት ላይ ተቀምጧል። ምግቡ ለመመገብ ዝግጁ ሆኖ ሙቀት ይተፋል።

ምን አይነት መደነቅ ነው! ብዙ ሰዎች ኮምፒዩተር ክፍል ውስጥ በነጭ ኮፍያ እና በሰማያዊ ሸሚዝ። ትልቅ ስልጠና ወይስ ጉብኝት? ሰዎች በጉጉት ይመለከታሉ፤ ሲያስደንቅ! የቴክኖሎጂ ፍላጎታቸው ደስ ይላል። ሲያስገርም!

ሁለት የሴት እጆች በአበቦች ቅርጽ የተሰሩ የሚያብረቀርቁ የጆሮ ጌጦችን በፍቅር ይዘዋል። አልማዝ የሚመስሉ ድንጋዮች ሲያምሩ ያበራሉ፣ የመያዣው ጥፍሮች በመደነቅ ውበቱን ያጎላሉ።

በሰፊ እርሻ ላይ የተዘራው ብዙ ግራጫ አረንጓዴ ጎመን በተስተካከለ መስመር ተዘርቶ ተደርድሯል። የዚህ አትክልት ብዛትና ለም መሬት፣ የተሻለ ምርትን ተስፋ ስለሚሰጥ ታላቅ ደስታን ይፈጥራል።

በትልቅ አደባባይ መሀል የቆመው የጦረኛ ሐውልት የጀግንነት ስሜትን ይፈጥራል። ሐውልቱ በአረንጓዴ፣ ቢጫ እና ቀይ ባንዲራዎች የተከበበ ሲሆን፣ ከፊት ለፊቱ ጥቁር መድፍ ታንኳ ተቀምጧል። ሰማያዊው ሰማይ ደመናማ ሆኖ መታየቱ፣ ክብርን የተላበሰ ታሪካዊ ትዕይንት ነው።

በአንድ ሰንሰላታማ ግድግዳ ጋር አልፎ ሰዎች ተሰልፈዋል። ሰዎቹ ከፊት ለፊታቸው የሚጠብቁት ነገር አለ። የተወሰኑት ላይ የድካም ስሜት የሚነበብ ሲሆን አብዛኞቹ ደግሞ ሴቶች ናቸው።

ቀለበት ያለው የባህር ዳር ዩኒቨርሲቲ አርማ ሰማያዊ ዳራ አለው። መሃሉ ላይ ክፍት መጽሐፍ፣ በላይ ችቦ፣ ከስር የጢስ እሳት መውረጃና ጽሑፎች አሉበት። ዙሪያው በአማርኛ እና በእንግሊዝኛ ቋንቋዎች ጽሑፎች ተገልጸዋል።

ዋው! በጣም ውብ የሆነ ነጭ ባህላዊ ልብስ የለበሰች ሴት በክሬም ቀለም ወንበር ላይ ተቀምጣለች። የአለባበሷ ወገብ አካባቢና ግርጌ ወርቃማ ጥልፍ እጅግ በጣም ያምራል!

ትኩስ ቀይ ሽንኩርት እና ቲማቲም በገበያ ላይ በሚገኙ ጠረጴዛዎች ላይ በብዛት ተደርድረዋል። ሰዎች፣ አንዳንዶቹ ዕቃዎችን ሲሸጡ ሌሎቹ ደግሞ ሲገዙ፣ በቀጥታ እያወሩ ነው። ከበስተጀርባ ብዙ እቃዎች በተሸፈነው ድንኳን ውስጥ ይገኛሉ።

ትንሿ ዝንጀሮ በትልቋ ዝንጀሮ ጀርባ ላይ ተጣብቃ ታያለች። ትንሿ ዝንጀሮ በትልቅ ዓይኖቿ ወደ ካሜራው ስትመለከት፣ ትልቋ በቁጣ ትመለከታለች። የዝንጀሮዎቹ ፀጉር ቡናማ ሲሆን በስተጀርባ አረንጓዴ ዛፎች አሉ።

ሰማያዊ ጃኬት የለበሰ ሰው ቡና በሲኒዎች ላይ ይቀዳል። በትሪው ላይ ማንኪያ ያላቸው ትናንሽ ነጭ ሲኒዎች፣ እንዲሁም የተወሰኑት ቡና የያዙ ሲኒዎች ተቀምጠዋል።

ውይ ደስታ ! ሴትየዋ የእጅ ስራውን ስትመለከት በደስታ ሳቀች። ድንቅ የሆኑ ባህላዊ እቃዎችና ጌጣጌጦች አድናቆትን ያጭራሉ። ፍቅርን የሚገልፅ ያማረ ትዕይንት!

ከኋላዋ በኩል የተነሳ ፎቶ ላይ አንዲት ሴት በኩሽና ውስጥ ምግብ ታበስላለች። ጥቁርና ሰማያዊ ቀለም ያለው ልብስ ለብሳ፣ ፀጉሯን በሽፋን ሸፍናለች። ከበስተጀርባ መስኮትና ነጭ ካቢኔቶች አሉ።

ዋው! በጣም የሚያስደንቅ የአዲስ አበባ ከተማ ገጽታ ነው። ከፍታ ካላቸው ሕንጻዎች የተነሳው ሰፊ ምስል ሲሆን፣ በርካታ ዘመናዊና ረዣዥም ሕንጻዎች አሉ። ይህ የከተማው ስፋት ከበስተጀርባ ባለው ኮረብታማ መልክዓ ምድር ላይ ውበት ጨምሯል።

ዋው! የጎለመሰ እንዴት ያለ ጥሩ እይታ! አቤት የተረጋጋ ፈገግታ! ልምዱ እጅግ ያንፀባርቃል። ብርጭቆው ምንኛ ያምራል! እረ ሲያስደስት የእርጋታ ስሜት! ሰውየው ምንኛ በራስ መተማመን አላቸው! አቤት ብስለት!

ዋው! በጣም ደስ የሚል እና የሚያስደንቅ የትምህርት ፍቅር! ተማሪዎች በክፍል ውስጥ በጉጉት እጃቸውን ሲያነሱ፤ በቢጫ ዩኒፎርም የለበሱት እነዚህ ሕፃናት መምህራቸው የጠየቀችውን ለመመለስ ያላቸው ጉጉት በጣም ውብ ነው።

በርካታ ወጣት ሴቶች በለመለመ ሜዳ ላይ በደስታ ተሰብስበዋል። ነጭ የባህል ልብስና ነጭ ሻሽ የለበሱት ሴቶች ሁለት ሆነው ወደ መሬት ዝቅ ብለዋል። ከብቶች ከኋላ በሰላም ሲግጡ መታየታቸው ከፍተኛ የመንፈሳዊ ሰላም ደስታን ይፈጥራል።

ውስጥ ግድግዳው ቢጫ በሆነ ክፍል ውስጥ፣ ቀላል ሰማያዊ የኤሌክትሪክ መኪና ቆሟል። መኪናው በግራ በኩል ካለው ነጭ እና አረንጓዴ የኃይል መሙያ ጣቢያ ጋር በጥቁር ገመድ ተገናኝቷል። የጣቢያው ማያ ገጽ ላይ መረጃዎች አሉ።

እንዴት የሚያምር! እጅግ በጣም ጥሩ ቀይ ወይን ከተጣራ ጠርሙስ ወደ ብርጭቆ ሲፈስ መመልከት ደስታን ይሰጣል። ብርጭቆውን በእጅ መያዙ ለጥምቀትና ለፍቅር ጊዜ ሲገርም ጥሩ ነው።

አንድ ጥቁር ካኖንዴል የኤሌክትሪክ ብስክሌት በአስፋልት መንገድ ላይ ቆሟል። ብስክሌቱ ሰፋፊ ጎማዎች፣ የኋላ መደርደሪያና የተደበቀ ባትሪ አለው። ከበስተጀርባ የተንጣለለ አረንጓዴ ጫካ ይታያል፤ ይህም የደስታን ስሜትን ያንጸባርቃል። ምክንያቱም ከፈለግን ፔዳሉን እየመታን አልያም ኤሌክትሪኩን በመጠቀም ከቦታ ቦታ መሄድ እንችላለን።

በቆላማ መሬት ላይ በመረጋጋት የተገነባ ዘመናዊ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ነው። ቤተ ክርስቲያኑ ትላልቅ ጉልላቶችና ረዣዥም ማማዎች አሉት። ከፊት ለፊቱ ቀይ አፈር፣ ትልቅ ዛፍ እና ጥቂት ሰዎች አሉ።

የማይረሳ ገጽታ! የፈገግታው ልጅ በትምህርት ቤት ወንበር ላይ ተቀምጦ አውራ ጣቱን ወደ ላይ አድርጓል። ደስታን፣ ፍቅርንና እርካታን ያንጸባርቃል። ሲያስደስት! በእርግጥም የሚያበረታታ ስሜት ይሰጣል።

አንድ ጥንድ ቀይ እና ጥቁር የስፖርት ጫማዎች በነጭ ዳራ ላይ ተቀምጠዋል። ጫማዎቹ ቀላል ጥልፍልፍ ጨርቅ አላቸው፤ መካከላቸው ላይም ነጭ ማሰሪያ አለ። በጫማዎቹ መሃል፣ በወርቃማ ማሰሪያ በተያዘ ትንሽ አረንጓዴ ተክል ያለበት የሸክላ ማስቀመጫ ይገኛል።

ሰፋ ያለ ቀይ የኮካ ኮላ መኪና ላይ፣ በርካታ ቀይ የፕላስቲክ እቃዎች በታሸጉ ጠርሙሶች ተሞልተው በከፍተኛ መጠን ተደራርበው አሉ። ሁለት ሰራተኞች፣ አንዱ ከላይ አንዱ ከመሬት ሆነው ይጭናሉ፣ በደረቅና ፀሐያማ ቦታ ላይ ትልቅ የጭነት መጓጓዣ መሆኑን ይገልጻል።

በደማቅ ፀሐይ ላይ፣ ሁለት ሰዎች ነጭ የባህል ልብስ ለብሰው ጥቁር ካባ ደርበዋል። አንደኛው ሰውዬ ጥቁር ካባና ባርኔጣ ደርቧል፤ በእጁም በትረ-አገዛዝ ይዟል። ሁለተኛዋ ሴት ጥቁር ሰማያዊ ካባ፣ ቀይና ወርቃማ ቀለም ያላት የራስ-ጌጥ አድርጋለች።

በሚያብረቀርቁ የመስታወት ብርጭቆዎች ውስጥ ያሉት ቢጫ ቀለም ያላቸው አምስት ቢራዎች ከፍተኛ መጠን ባለው ነጭ አረፋ ተሞልተው፣ በደማቅ ሰማያዊ ዳራ ላይ ቀዝቃዛ የእፎይታ ደስታን ያሳያሉ።

ዋው ሲያስደስት! ባለስልጣናት እና የአካባቢው ማህበረሰብ አባላት የውሃ ጉድጓድ ሲመረቅ በደስታ ተሰባስበዋል። ንፁህ ውሃ ከፓምፑ ሲፈስ ትልቅ እፎይታና ደስታ ይሰማል። የማይተካ ውሃ ማግኘቱ ታላቅ ዕድል ነው።

ነጭ ቀለም ያለው ራስ ገዝ መኪና በከተማ መንገድ ላይ በንቃት ቆሟል። በጣሪያው ላይ እና በፊቱ ላይ የቴክኖሎጂ መሳሪያዎች ተገጥመውለት ሲታዩ፤ የመኪናው አቋም ለደስታና ለአዲስነት የተዘጋጀ ነው። ከበስተጀርባ የጡብ ሕንፃና አረንጓዴ ዛፎች ይስተዋላሉ።

ዋው፣ በጣም ጥሩ የውበት ሕክምና! ሦስት ሴቶች ለቆዳ እንክብካቤ እየተደረገላቸው ነው። በቀኝ በኩል አንዷ ጭንብልና የዱባ ክትፎ አይኗ ላይ አድርጋለች። ግራ ቀኝ ከላይ አንዷ የፊት ንጽህና እየተደረገላት ነው። በመሃል አንዲት ሴት በግልጽ ትመለከታለች።

ትምህርታዊ ልብስ የለበሱ ብዙ ተማሪዎች በቡድን ሆነው ዲፕሎማዎቻቸውን ይዘው ቆመዋል/ተቀምጠዋል። ተማሪዎቹ ትልቅ ስፒከር አጠገብ ለምረቃ ሥነ ሥርዓት ተሰብስበዋል፤ ይህም በትምህርታቸው ስኬት ማግኘታቸውን ያሳያል። እነዚህ ተማሪዎች ምን አይነት የትምህርት ደረጃ አጠናቀው ነው ዲፕሎማ የተቀበሉት?

ዋው ሲያምር! የአእዋፉ ብሩህ ሰማያዊና ብርቱካንማ ቀለሞች አስደናቂ ናቸው። ረዥም አፍንጫውና የሚያብረቀርቅ አካሉ ልዩ ውበት አለው። በተፈጥሮ የተሰጠው ጥበብ ይህ ነው! በእውነት ታላቅ መደነቅን ይፈጥራል። የሚያምር ፍጥረት!

ሁለት ወንዶች ፈራርሰው በወደቁ ድንጋዮችና ፍርስራሾች በተሞላ ቦታ ላይ፣ አንድ ሰው አካፋ በመያዝ የፍርስራሽ የማጽዳት ሥራ ይሰራል። የተሰነጠቀ ግድግዳና የወደቀ የግንባታ ቁሳቁስ፣ በደረሰው አደጋ ምክንያት የተፈጠረውን የጥፋትና የብስጭት ስሜት ይገልጻሉ።

ብርቱካናማና ጥቁር ነጠብጣብ ያለው ኦሴሎት የሚባል የድመት ዝርያ ወደ ላይ በትኩረት ይመለከታል። ትልልቅ ዓይኖቹና የፊት ጢሞቹ በአረንጓዴ ቅጠሎችና በፀሐይ ብርሃን መካከል ጎልተው ይታያሉ። የመደነቅ እና የሰላም ስሜት ያንጸባርቃል።

አንድ ሞዴል ነጭና ሰማያዊ ጥልፍ ያለው ባህላዊ ቀሚስ ለብሳ በፋሽን መድረክ ላይ ትመላለሳለች። ቀሚሱ ረጅም ነጭ ካባ አለው፤ ተመልካቾች በጎን በኩል ተቀምጠዋል። ሞዴሉዋ ወደ ፊት ትመለከታለች።

ካባ የለበሰ ሰው በጨለማ ክፍል ውስጥ መጽሐፍ እያነበበ ይታያል። በግራ በኩል ካለው መስኮት በሚገባው ብርሃን እና በእጁ ከያዘው መብራት የሚወጣው ብርሃን በግድግዳው ላይ ይንጸባረቃል። የክፍሉ ግድግዳዎች ጥቁር ቡኒ እንጨት ሲመስሉ፣ ሰውየው በጥሞና እያነበበ ነው።

ሲያስደስት! ሰውዬው ኮፍያና ባለሦስት ቀለም ልብስ ለብሶ በጣም ደስ ብሎታል። በአንገቱ ላይ ሁለት ትልልቅ መስቀሎች አድርጎ መንፈሳዊነቱን ያሳያል። ፈገግታው እርጋታና ፍቅር ያንፀባርቃል።

ሲያስደንቅ! አንድ ወጣት በአህያ የሚጎተት ጋሪ ላይ ቢጫ ጀሪካን ውሃ ጭኖ ይጓዛል። አንድ ልጅ ከኋላ ገፍቶ ይረዳል። በግልጽ ጠንካራ የሥራ መንፈስ ይታያል። የውሃ አቅርቦት ጥረት ሲያሳይ ሲያሳዝን! ሲያስደስት! የኑሮ ውጣ ውረድ!

ዋው! የሚያምር ቤተሰብ! አራት ሰዎች በነጭ እና ቡናማ አልባሳት በውሃ ዳርቻ ቆመዋል። ወላጆችና ሁለት ልጆች በፈገግታ የፍቅር ስሜት ይታይባቸዋል፤ ዳራውም የሰማይና አረንጓዴ ተክሎች ውበት ሲገርም ነው። እጅግ በጣም ጥሩ!

ሲያስደንቅ ! ሁለት ሰዎች በመንሽ ገለባ እየመንሹ እህል እያመረቱ ነው። ገለባው በአየር ላይ ተበትኗል፤ ደማቅ ሰማያዊ ሰማይ ከበስተጀርባ አለ። በትጋትና በሥራ ላይ መሆናቸውን ዋው!

እግዚኦ ሲያሳዝን! ደረቅና የተሰነጠቀ መሬት በጠጠር የተሞላ ሆኖ ይታያል። የውሃ እጥረትና ድርቅ መኖሩ ግልጽ ነው። ከሩቅ ትንሽ አረንጓዴ ተክልና ኮረብታዎች ይስተዋላሉ። ይህ መሬት ለመዝራት አስቸጋሪ ሆኗል፣ ሲያሳዝን! አስቸጋሪ ሁኔታን ያሳያል!

ሁለት ጥቁር ሰማያዊና ነጭ ቀለም የተቀባ የታጠቀ ወታደራዊ ተሽከርካሪ በመንገድ ላይ ይጓዛል። በእያንዳንዱ ተሽከርካሪ ላይ የኢትዮጵያ ሰንደቅ ዓላማ ተተክሏል፣ በውስጣቸው ወታደራዊ የደንብ ልብስ የለበሱ ወታደሮች አሉ። ከኋላ ረጃጅም ሕንፃዎችና ቢጫ ክሬን ይታያል።

በደማቅ ቀይ ዳራ ላይ "እስረኞቹ" የሚል ጽሑፍ እና የሰውዬ አይንና አፍ በእጅ ተሸፍነው ይታያል። የቁጣና የብስጭት ስሜት ጎልቶ ሲታይ፤ የዝምታና የተቃውሞ መልዕክትን በፍርሃትና በትጋት ያንጸባርቃል። በጣም ደስ የሚል መፅሐፍ ነው።

ሁለት ሴቶች የኋላ ጎናቸውን ሰጥተው፣ ደረቅና ተራራማ መሬት ላይ ቆመዋል። አንዷ እናት በጨርቅ ታጥፋ ሕፃን ልጅ ጀርባዋ ላይ ይዛለች፤ ሌላኛዋ ሴት ደግሞ ትልቅ የሸክላ ማሰሮ ጀርባዋ ላይ ተሸክማ ወደ ፊት ትመለከታለች።

ጥርት ያለ ሰማያዊ ጭንቅላት፣ ጥቁርና ሰማያዊ አካል፣ እንዲሁም ቢጫና ብርቱካናማ ላባዎች ያላት ባለ ብዙ ቀለም ወፍ በሽቦ ላይ አርፋለች። ይህች ውብ ፍጡር የተፈጥሮን መደነቅና ውበት በግልጽ ታሳያለች።

ይህ ምስል ሁለት ሴቶች በሽመና ማሽን ላይ ምንጣፍ ሲሰሩ በደስታ ያሳያል። አንዷ ሴት ነጭ መሀረብ እና አበባ ያጌጠ ቀሚስ ለብሳ ጥበብን ስትሰራ ሰላማዊ ትጋት ይታይባታል።

ሰፊ መጠን ያላቸው የተለያዩ የመካኒክ መሣሪያዎች በተከፈተ አረንጓዴ የፕላስቲክ ሣጥን ውስጥ በጥሩ ሁኔታ ተደርድረዋል። ሣጥኑ የተለያዩ መጠን ያላቸው የመፍቻ ቁልፎች፣ ስክሩዳይቨሮች፣ መዶሻ እና ሌሎች ብዙ ጥራት ያላቸው መሣሪያዎች ይዟል። መሣሪያዎቹ ለጥገና ሥራ ዝግጁ ናቸዉ።

ዋው ሲያምር! አስደናቂ ቤተሰብ በባህላዊ የኢትዮጵያ ነጭና ቢጫ ልብሶች ለብሷል። ሁሉም ደስተኛና ፈገግታ አላቸው። ሴቶች ጌጣጌጦችንና የፀጉር አሰራሮችን ደምቀውባቸዋል። ከበስተጀርባ ያማረ ማስዋቢያ አለ። ዋው ደስታ!

ረጃጅም፣ ደማቅ ቢጫ፣ አራት ማዕዘን ቅርጽ ያለው የመለኪያ መሣሪያ በንፁህ ነጭ ዳራ ላይ ይገኛል። መሣሪያው ለመለኪያ የሚያገለግሉ ሁለት አረንጓዴ የፈሳሽ ጠብታ መስታዎቶች አሉት።

ይቅርታ፣ እባክዎ ማብራሪያ እንዲጽፍልኝ የሚፈልጉትን ምስል እንዲጽፍልኝ የሚፈልጉትን እንዲጽፍልኝ የሚፈልጉትን በግልጽ ይጥቀሱልኝ። ከላይ ከተዘረዘሩት ምስሎች መካከል የትኛውን እንደምገልጽ መለየት አልቻልኩም።

ይገርማል! ብዙ ከብቶችና ሰዎች በከብት ገበያ ተጨናንቋል። ገበያው የሰዎችና የእንስሳት ትልቅ ግርግር አለው። ከብቶቹ አስደናቂ መልክ ሲኖራቸው፣ ገዢና ሻጭ በደስታ ይደራደራሉ።

ዋው ሲያምር! በነጭ አበባዎችና በከፍተኛ ሻማ መያዣዎች ያጌጠው ረጅም የራት ጠረጴዛ ሲያስደንቅ! ወርቃማ ወንበሮችና ደማቅ ነጭ አበባዎች ሲማርኩ! ለየት ያለ ክብረ በዓል መዘጋጀቱ ሲያስደስት! ድባቡ ሲያጓጓ!

ባለ ሰማያዊና ነጭ ቀለም ያለው ኮካ ኮላ የብርጭቆ ጠርሙስ፣ ቀይ መለያው ጎልቶ ይታያል። ጠርሙሱ በውስጡ ጥቁር ቡናማ መጠጥ ሲይዝ፣ በንጹህ ነጭ ዳራ ላይ ተቀምጧል። ይህ መጠጥ መጀመሪያ የተፈለሰፈውና ለሽያጭ የቀረበው በየትኛው ክፍለ ዘመን ነው?

ትልቅ ነጭ ሳህን ላይ በብዛት የተዘጋጀ የኢትዮጵያ ምግቦች በደማቅ ቀይ በርበሬ እና የተለያዩ ስጋዎች ተሞልቶ ቀርቧል። ይህ የበለፀገ ምግብ ለምግብ ትልቅ ፍቅርን እና እርካታን ያመጣል።

በርከት ያለ ቁጥር ያላቸው ሰዎች በአንድ መካከለኛ ጀልባ ላይ ተሳፍረዋል። የተወሰኑት ሰዎች ከጀልባው ላይ ወጥተው በዉሃው ዉስጥ ገብተዋል። ሰዎቹ የአደጋ መከላከያ ልብስ አለበሱም ለአደጋ ሊጋለጡ ይችላሉ።

ለአይን የሚያረካ የፍራፍሬና አትክልት መሸጫ ሱቅ በተለያዩ ምርቶች ተሞልቶ ይታያል። ሱቁ ላይ ብርቱካን፣ ሙዝ፣ ዱባ፣ ቲማቲም እና አቮካዶ በትላልቅ ክምር ተደርድረው፣ የመግዛትና የመመገብ ጉጉትን ይፈጥራሉ።

የእንጦጦ ፓርክ መግቢያ በር በትልቅና ውብ ግንባታ ። በዙሪያው ረዣዥም ዛፎች አሉ ። ሰዎች ወደ ፓርኩ ሲገቡ በደስታ ነው። ደስታና መደነቅ ይሰማል። ዋው! ፓርኩ ሲያምርና ሲያስደስት!

በርከት ያሉ ሰዎች የብሔራዊ ቅርሶችን እና የእንስሳት ሥዕሎችን ባሳየ ውስጣዊ መዋቅር ውስጥ ተቀምጠዋል። አንዲት ብርቱካንማ ቀሚስ የለበሰች ሴት በክፍሉ መሃል ላይ ቆማ ለተመልካቾች ትኩረት ሰጥታ ትናገራለች።

ዋው! እነዚህ ብሎኖች እና ነቶች በጣም የሚያምሩ እና ብሩህ ናቸው። የብረቱ ንጽህና እጅግ በጣም ጥሩ ነው። ትክክለኛ ቅርጻቸው የሚደንቅ ነው።

ዋው! ብዙ አይነት ቢራና መጠጦች በአንድ ረድፍ ተደርድረዋል። የተለያዩ ቀለሞችና ቅርጾች በጣም ያማሩ ናቸው። ለድግስ ወይም ለመዝናኛ ዝግጅቶች ሲባል መኖራቸው ደስ ይላል። ሲያስደንቅ! ለልዩ ጊዜ የሚሆን ዝግጅት ነው።

አንድ አዛውንት አረንጓዴ የፀጉር መሰል ኮፍያ እና ነጭ ሻርፕ አድርገው በስብሰባ አዳራሽ ተቀምጠዋል። ግለሰቡ ወደ ቀኝ ፊታቸውን በማዞር በቁጣና በብስጭት ተሞልተው ይመለከታሉ። ከበስተጀርባ በጠረጴዛዎች ዙሪያ ያሉ ሰዎች አሉ።

ጥቁር መረብ (መደገፊያ) ጀርባ ያለው ዘመናዊ የቢሮ ወንበር ይታያል። ወንበሩ የብረት እግሮችና ጎማዎች ያሉት ሲሆን፣ ዙሪያው ደግሞ ቡናማ ሶፋ እና ላፕቶፕ ያለበት ትንሽ ጠረጴዛ አለ።

አረንጓዴ ቀለም ያለው፣ ሁለት ጎማ ያለው ጋዝ( ኦክስጅን ) መያዣ ማመላለሻ ነው። ሲሊንደር ለመያዝ የሚሆን ሰንሰለት አለው። ጠንካራና ጠቃሚ መሣሪያ ነው ። ዋው! ጠቃሚ መሳሪያ ሲያስደንቅ!

ሲያምር! ወይን ጠጅ ቀለም ያለው፣ አጭር እጅጌ ሸሚዝ በነጭ ነጠብጣቦች ያጌጠ ሲሆን፣ ዘመናዊ ፋሽንን ይገልጻል። ቁልፎቹ ከቀለም ጋር ተዋህደው ታላቅ ውበት ይሰጣሉ። እንዴት ያረካል! ሲያስደንቅ!

ደማቅ አረንጓዴ ቅጠሎች ያሉት መካከለኛ መጠን ያለው ዛፍ ከሌሎች ቁጥቋጦዎች በላይ ሆኖ ቆሟል። ሰማያዊና ደመናማ ሰማይ የጥልቅ መደነቅን ስሜት በመፍጠር የተፈጥሮን ውበት ያጎላል።

ጥቁር ቀለም ያለው ወታደር በቀይ ኮፍያና በካኪ ዩኒፎርም ከወታደራዊ የጭነት መኪና ጀርባ ላይ ቆሞ ለካሜራው ሰላምታ ይሰጣል። መኪናው በስተኋላው ባለብዙ ማስጀመሪያ ሮኬት ሲስተም የታጠቀ ሲሆን፣ ከበስተጀርባ በወታደራዊ ሰልፍ ላይ ብዙ ሰዎች ይታያሉ።

አረጋውያንን ጨምሮ በርካታ ሙስሊም ወንዶች ነጭ ባህላዊ ልብስና ሻሽ ደርበው ተቀምጠዋል። በግንባር ቀደምት ያሉት አራት ሰዎች ማይክሮፎን በመያዝ እየተናገሩ ሲሆን፤ ከነሱም መካከል አንደኛው ቁርአን በእጁ ይዟል። ሁሉም በተሰበሰበ ሕዝብ መሃል ሆነው ሃይማኖታዊ ንግግር ወይም ዚክር እያደረጉ ነው።

ይህ የሠርግ ወይም ልዩ በዓል ማድመቂያ ዝግጅት ነው። ወርቃማ የብረት በር በነጭ መጋረጃ ፊት ቆሟል። በዙሪያው ብዙ ቀይ እና ነጭ አበባዎች ተጠምጥመዋል። አራት ወርቃማ ወንበሮች በፊት ለፊት ተቀምጠዋል። ከላይ ትልቅ የተንጠለጠለ መብራት አለ። ቦታው እጅግ ያማረ ነው።

ይህ እይታ ግዙፍ እና ደረቅ ተራራዎችን ያሳያል። በቀኝ በኩል ያለው ገደላማ ተራራ አረንጓዴ ተክሎች አሉት። በሩቅ ደግሞ ብዙ ሽፋኖች ያሏቸው አድማሱን የጋረዱ ተራራዎች በብዥታ ይታያሉ። ሰማዩ በነጭ ደመና ያጌጠ ነው። አጠቃላይ የምስሉ ውበት መደነቅን እና መረጋጋትን ያመለክታል።

ሹል እሾሆች መካከል በቆሙት የሰማያዊ አረንጓዴ ቅጠሎች መሃል ብቅ ያለው ቢጫ አበባ አስገራሚ ውበት አለው። የደረቀው መሬት ችግርን ቢያሳይም፣ አበቦቹ ግን የፍቅርና የሕይወት ብርታትን በደስታ ያሳያሉ።

በቅርብ ርቀት የተነሳው ምስል ወጣት ሴት አርቲስት በባህላዊ የትወና አልባሳት ያስመለክታል። ሴትየዋ ጥቁር ሜካፕ ከፊቷ ላይ የተነቀሰ ሲሆን፣ በግራ ትከሻዋ ሽጉጥ ያዛለች።

በነጭ ግድግዳ ላይ የቆመ ትልቅና ጥርት ያለ ጥቁር እና ብርቱካናማ የአቮካዶ ቅርጽ ያለው አርማ ይታያል። በስተቀኝ ያለው "ስልክ 0941865910" የሚል የጥሪ ቁጥር በነጭ ቀለም ተጽፏል። በጀርባው ሰማያዊው ዳራ አለ?

አንዳንድ መኪኖች ሙሉ በሙሉ ወደ ወንዙ ውሃ ውስጥ ለመግባት ሲሞክሩ፣ በዙሪያው ደግሞ ሰዎች በጎን በኩል ተሰብስበዋል። መንገዱን ወደ ነበረበት ለመመለስ የሚቻልበት ዋና የምህንድስና መፍትሄ ምንድን ነው?

ባለ አንድ ፈትል የሪቦኑክሊክ አሲድ መዋቅር በሰማያዊ ዳራ ላይ ሲሽከረከር ይታያል። አራት የተለያዩ ቀለም ያላቸው አሚኖ አሲዶች (አዴኒን፣ ዩራሲል፣ ሳይቶሲንና ጉዋኒን) ከሰንሰለቱ ጋር ተጣብቀዋል። ከታች የአሚኖ አሲዶቹ ማብራሪያ አለ።

በኢትዮጵያ ከተሞች ውስጥ ከቆርቆሮ የተሠሩ ቤቶች በብዛት ይገኛሉ ። እነዚህ ቤቶች ብዙውን ጊዜ ዝቅተኛ ገቢ ባላቸው ነዋሪዎች የሚገነቡ ሲሆን፣ ለጊዜያዊ መኖሪያነት ወይም በአጭር ጊዜ ውስጥ በዝቅተኛ ወጪ ቤት ለመሥራት ያገለግላሉ። ነገር ግን ለመኖር ምቹ አይደሉም።

አቤት! ይህ የሐር ትል ምንኛ የሚያምር ፍጡር ነው! ነጩ ትል በትልቁ አረንጓዴ ቅጠል ላይ ተቀምጦ፣ የሐር ክሩን ቆቅ እንዴት በጥበብ እንደሰራው ያስገርሟል!

በደማቅ ባህላዊ ልብስ የለበሱ ሶስት ሙስሊም ወጣቶች በከተማ መንገድ ላይ ሲሄዱ ይታያሉ። ብዙ ሰውም በዳርና በዳር ይታያል፤ ይህም የበዓል ወይም የአንድነት መንፈስን ያሳያል። የፍቅርና የደስታ ስሜት በጉዟቸው ይታያል።

የጓደኛሞች የደስታ ጊዜ! ዋው፣ ሲያምር! እጅ ለእጅ ተያይዘው ብርጭቆዎቻቸውን እያጋጩ ፈገግታ በፊታቸው ላይ ይታያል። ይህ በጣም የሚያስደስት እና የሚያስቀና መተሳሰብ ነው። የሚጠጡት መጠጥ ደግሞ ወርቃማ ቀለም አለው።

ጥቁር ዳራ ላይ፣ ነጠላ መስመር ያለው የብርሃን ግራጫ ቀለም ያለው ቅርጽ አለ። ክብ ቅርጹ ከላይኛው ቀኝ ጥግ ወደ መሀል ወርዶ እንደ ፊደል 'ኤ' የሚመስል ውስጣዊ ሽክርክሪት ይፈጥራል። ይህ ቅርጽ ዘመናዊ ምልክት ወይም የሎጎ አካል ነው።

ነጭ እና ቡኒ ቀለም ያለው ዘመናዊ ሶፋ በሰላም እና በውበት ቀርቧል። የተጠማዘዙ የእንጨት ቅርጾች እና ለስላሳ ነጭ ጨርቅ የፍቅርና የቅንጦት ስሜትን ያንጸባርቃል። የሶፋው ጠንካራ አቋም እና ጥንቃቄ አሰራር ብስለትንና ንቃትን ያሳያል።

በረዣዥም ቅጠሎችና ቅርንጫፎች ያሉት አንድ ዛፍ መሃል ላይ ቀርቧል። ዛፉ ከሌሎች ቁጥቋጦዎችና አረንጓዴ ተክሎች በላይ ከፍ ብሎ ሲታይ ከበስተጀርባ ሰማያዊና ደመናማ ሰማይ ይታያል።

ዋው ውበት! ይህ በአበባ የተንቆጠቆጠ መኪና ፍቅርንና ደስታን የሚዘራ ድንቅ ገጽታ ነው። አቤት ሲያምር! ምንኛ የሚያስደንቅ ጌጥ! አያስደስትም ይህ! !

ውይ! ሲያስደንቅ! የዓባይ ፏፏቴ ግርማ ሲያምር! ቡናማ ውኃው በኃይል ሲወርድ እና በዙሪያው ያለው ለምለም አረንጓዴ ተፈጥሮ ፍቅርን ይገልጻል። ሰማዩ እና ከበስተጀርባ ያሉት ኮረብቶች ውበትን አድሰዋል። የእግዚአብሔር ድንቅ ሥራ!

ዋው! ሲያስደስት! ረዣዥም አረንጓዴ የሩዝ ማሳ ሲያምር! በእርሻው መካከል ያለው ውኃ የፍሬውን ጥራት ናቸው። ለምለምነቱ ሲያስደምም! ታላቅ ምርት! ሲያስገርም! የመስኖው ስራ በጣም ደስ ይላል።

እነዚህ ቆንጆ ልጆች በአንድ ላይ ሆነው የወዳጅነትንና የመተሳሰርን ሙቀት ያሳያሉ። በዓይኖቻቸው ውስጥ ያለው ብሩህ ተስፋና ፈገግታ በልዩ ሁኔታ ልብን ይነካል። ንጹህ የሕይወት ደስታ!

ጥቁርና ነጭ ፎቶግራፍ መካከለኛ መጠን ያለው የጭነት መኪና አጠገብ በባህላዊ ልብስ የለበሱ ብዙ ሰዎችን ያቀፈ ነው። የመኪናው የኋላ ክፍል ላይ የታጠቁ ወንዶች ሽጉጥ ወደፊት ደቅነዋል። የተቀሩት በቆሙበት ስፍራ ላይ ትላልቅ ሕንፃዎች ከጀርባ ይታያሉ .

የሰውን እጅ ያካተተው ይህ ትልቅ የቡናማ ድንች ክምር ደስታና እርካታን ያሳያል። የፍሬው ብዛትና ጤናማነት የመልካም ምርት መገኘትን በግልጽ ያበስራል ።

በብሩህ ቀን፣ ሴቶች በገጠር አካባቢ በባህላዊ ልብሶች የኮረብታ አፈር በመቆፈር ላይ ናቸው። ሴቶቹ ረጅም እንጨቶችን በአፈር ውስጥ በመትከል ሲሰሩ፣ ከበስተጀርባ ሰፊ እርሻ፣ ዛፎች እና ሌሎች የሚሰሩ ሰዎች ይታያሉ።

የኢትዮጵያና የእስራኤል ባንዲራዎች በሰማያዊ ሰማይና በነጭ ደመና ዳራ ላይ አብረው ከፍ ብለው ይውለበለባሉ። ይህ የሁለቱ አገሮች ባንዲራዎች ጎን ለጎን መውለብለብ የጓደኝነትና የትብብር ግንኙነታቸውን ይገልጻል።

ረዥም፣ የቆየ የሚመስል ነጭ ህንፃ በረጃጅም ዛፎች እና አረንጓዴ ሜዳዎች መካከል ሆኖ በግልፅ አለ። ሕንፃው የከተማዋን ታሪካዊ ኩራትና ጥንካሬ በስተጀርባ ባለው ኮረብታ ላይ ከሚታዩ ሕንፃዎች ጋር አብሮ ያሳያል።

አንድ ሰው የጭቃ ግድግዳና ቆርቆሮ ጣሪያ ባለው ቤት ደጃፍ ላይ ወደ ውስጥ ገብቶ ይስተዋላል። ቤቱ በእንጨት አጥርና በዕፅዋት የተከበበ ነው። ይህ ትዕይንት ጥንቃቄንና ትህትና የተሞላበት ኑሮን ያሳያል።

አቤት! እንዴት የሚያምር የሰርግ ሰልፍ ነው! ሙሽራውና ሙሽሪት የፍቅርና የደስታ መገለጫ ሆነው በከተማው ጎዳና በነጭ መኪኖች ተከበው ይጓዛሉ! ካገቡ አይቀር እንዲህ ነው።

ዋው ሲያምር! ወጣት ወንድና ሴት ልጆች ነጭ ባህላዊ ልብስ ለብሰው በእግረኛ መንገድ ላይ ይጓዛሉ። የሴትየዋ ቀሚስ የሚያብረቀርቅ ጌጥ አለው። በዙሪያው ብዙ ሰዎችና በአበባ ያጌጡ ዓምዶች ይታያሉ። ሲያስደስት! ውብ ባህልና ወግ!

ዋው! እጅግ በጣም ጥሩ! ባህላዊ ልብሶችን የለበሱ ስድስት ሴቶች በጣም ደስ የሚል ሆነው ፈገግታ ሰጥተዋል። ቀይ እና ነጭ የተሰፉ ረዥም ቀሚሶች በጣም ያምራሉ። በግሩም ሁኔታ ያስዋበ ጌጣጌጥና ሻሽ ደግሞ መልካቸውን ውብ አድርጎታል።

ጥቅም ላይ ከዋሉ የፕላስቲክ ጠርሙሶችና ከቀርከሃዎች የተሰራ ባለ ብዙ ደረጃ ተከላ ስርዓት ይታያል። አረንጓዴ ቅጠል ያላቸው ተክሎች በእያንዳንዱ ጠርሙስ ውስጥ ተተክለው በአግድም ተሰቅለዋል። ይህ ስርዓት በአረንጓዴ ተክሎችና ረዣዥም የዘንባባ ዛፎች በተሞላ ሞቃታማ አካባቢ ይገኛል።

ዋው ሲያምር! ቤቱ እንዴት ይደነቃል! ቀይ ምንጣፍ ያለው ደረጃው ሲማርክ! የእንጨት በረንዳና አጥር መታየቱ ውበትን ሲጨምር! ቀይ የቆርቆሮ ጣሪያው ሲያስደንቅ! የቤቱ አሰራር ጥራት እንዴት ይገርማል! ሲያስደስት! በእርግጥ የድሮ ቤቶች ፍቅርን ይፈጥራሉ! ሲያበራ!

በርካታ ወንዶች፣ አንዳንዶቹ አዛውንቶች፣ የከተማ መንገድ በብሩሽና ውሃ በጋራ እያጠቡ ነው። ከኋላቸው ነጭ እና ሰማያዊ ታንከር ያለው የውሃ መኪና ቆሞ፣ መንገዱን እያረሰሰ ይገኛል። ፀሐያማ በሆነ ቀን ዛፎችና ሕንጻዎች ከበስተጀርባ ይታያሉ፤ ንጽህናን የማስጠበቅ ጠንካራ ስሜት ይፈጥራል።

ይህ ምስል የመደነቅ እና የትኩረት ስሜት ያሳያል። የፊት ቆዳን በዘመናዊ መሳሪያዎች መመርመርና ማከም በከፍተኛ ደረጃ የጥንቃቄ እና የመጠበቅ ስሜትን ያንጸባርቃል። ቴክኖሎጂውን በመጠቀም የጤና ችግሮችን መፍታት በመቻሉ የደስታ ስሜት ይፈጥራል።

እጅግ በጣም ጥሩ! ሁለት ወንዶች በጠንካራ ሁኔታ የእህል ምርትንን በመዝሪያ ሲለዩ ይታያሉ። ሰውዬዎቹ በትጋት እህልን ወደ አየር ሲወረውሩ፣ በዙሪያው የበዛ ደረቅ ገለባ ይገኛል።

ዘመናዊ ጥቁር የቢሮ ወንበር በቆንጆ የስራ ቦታ ላይ ዋው ሲያምር! ወንበሩ በሰፋፊ መረብ የተሰራ ጀርባና የራስ መቀመጫ አለው። ከጎኑ ካለው የኮምፒውተር ጠረጴዛ ጋር በብርሃን የተሞላና እጅግ በጣም ጥሩ የስራ ከባቢ ይፈጥራል። ዋው ደስ ሲል!

ዋው! የዚህ ባህላዊ ማስንቆ ቀላል ግን ጥበብ የተሞላበት አሠራር መደነቅን ያጭራል ። ሙዚቃ ደስታንና መረጋጋትን የሚፈጥር በመሆኑ ፍቅርን ያሳያል ።

ትምህርት የሰው ልጆችን ማህበራዊ ግንኙት የሚያዳብር መሳሪያ ነው። ትምህርት ቤት ሰዎች በስነ የሚታነፁበት ፣መወያየትን እና አብሮ መኖርን የሚማሩት ተቋም ነው።

ደማቅ ቢጫ ቀለም ያለው አንድ ትንሽ ቤት ከመሬትና ከምድር ይቆማል። ሶስት ሴቶች በበሩ ፊት ይቆማሉ፤ ከመካከላቸው አንዷ ቀይ ባህላዊ ልብስ ለብሳለች። ሌላኛው ቤት ደግሞ አረንጓዴ የእንጨት በር አለው።

እግዚኦ የሀዘን ስሜት ! ሴቶች በከፍተኛ ስሜትና በብስጭት እያለቀሱ ነው ። ወንዶች በስፍራው ቆመዋል ። አስደንጋጭ አደጋ የተከሰተበት ቦታ ነው። እጅግ የሚያሳዝን ትዕይንት !

: ሰፊና ለምለም አረንጓዴ ደን ከላይ ይታያል፤ ይህም የመረጋጋት ስሜትን ይሰጣል። ረጃጅም ዛፎች በየቦታው ተንጣለው፣ ከሩቅ ደግሞ ተራራ መሰል መሬት በጭጋግ ተሸፍኖ ይታያል።

ጥቁር እና ነጭ የስፖርት ጫማ በነጭ ጠረጴዛ ላይ ተቀምጧል። ጫማዎቹ ነጭ ሶል አላቸው፤ መካከለኛ ማሰሪያቸው ላይ የእንግሊዝኛ ፊደላት ይነበባል። ከበስተጀርባ ማስቀመጫ ውስጥ ትንሽ አረንጓዴ ተክል አለ።

ለስላሳ አረንጓዴ የሰላጣ ተክሎች በትልቅ እርሻ ውስጥ በሥርዓት ተተክለዋል ። አፈሩ ለም እና ለዕድገት ምቹ ነው ። የዘመናዊ ግብርና ውጤታማነት 'ዋው ሲያምር' ያስብላል። ከሩቅ የውኃ ቧንቧ እና የመስኖ መሣሪያዎች አሉ።

ዋው! እንዴት ያለ ታላቅ የጋራ ጸሎት! የአምልኮ ስሜት እጅግ ያማልላል። ሃይማኖታዊ አንድነት ምንኛ ያስደንቃል! አቤት የሕዝቡ ቁርጠኝነት! ትሕትናው እጅግ ልብን ይነካል። ሰላማዊ ድባብ ምንኛ ደስ ይላል! እረ ሲያስደስት! መንፈሳዊ ጥንካሬ!

በሱፐርማርኬት መደርደሪያዎች ላይ የተለያዩ የታሸጉ ምግቦች ተደርድረዋል። የፓስታ ፓኬጆች ከታች ሲሆኑ፣ ማሰሮዎች ከላይ ተቀምጠዋል። የእቃዎች ብዛት የምርጫ ደስታን ወይም የፍላጎት ጭንቀትን ያንጸባርቃል።

ግራጫማና ደመናማ ሰማይ ስር፣ ቀይ ትራክተር በመስክ ላይ መሬት ሲያርስ ትራክተሩ ትላልቅ ጥቁር ጎማዎችና ግልጽ የሆኑ መስኮቶች አሉት። የትራክተሩ ሾፌር በመቀመጫው ላይ በግልጽ ከትራክተሩ ጀርባ ጋር የተያያዘ ረጅም ቀይ ማረሻ መሬቱን ይገለብጣል።

በደረት ላይ በሚያምር ሁኔታ የተቀረጸ የወርቅ የአንገት ሐብል ይታያል። ሰፊ በሆነ ሰንሰለት ላይ አበባ እና ክብ ጌጥ በላዩ ላይ ተንጠልጥሏል። ይህ ጌጣጌጥ ፍቅርን፣ መደነቅንና ደስታን ያሳያል።

አቤት እንዴት ያለ ውብት ነው! የፀጉር አሠራሩና ጌጡ ታላቅ መደነቅንና ደስታን ይፈጥራሉ። የሴትዮዋ ዓይናፋር ፈገግታ በውስጧ ያለውን ፍቅር እና መረጋጋት ያሳያል ።

የሴትየዋ ጸጉር በጣም የሚያምር ጎን ጎን የተጠለፈ ነው። የፀጉሯ ቅርጽ እጅግ በጣም ጥሩ እና የሚደንቅ ነው። የጆሮ ጌጧ ደስ የሚል ነው።

አቤት ፈተና! እጅ በእርሳስ አማካኝነት በመልስ መስጫ ወረቀት ላይ ክብ እየሞላ ነው። የመልስ መስጫው ወረቀት የጥያቄዎች ዝርዝር ቁጥሮች እና ምርጫዎች አሉት። የተሞሉት እና ያልተሞሉት ክቦች አሉ።

የተለያየ ደማቅ ቀለም ያላቸው ፎጣዎች በንጽህና ተደራርበው ተቀምጠዋል። ሮዝ፣ ሰማያዊ፣ ቡኒ፣ ነጭ እና ቀይ ጨምሮ ብዙ ቀለማት አሉ። አራቱ የላይኛው ፎጣዎች ተጠቅልለው ወይም ተጠፍጥፈው ሳሉ፣ ከግራ በኩል ነጭ የፎቶ ፍሬም አለ።

ዋው ሲያስደንቅ! የሬስቶራንት ውስጥ እይታ! የሚያማምሩ የእንጨት ጠረጴዛዎች እና ወንበሮች አሉ። ግድግዳው ላይ ያለው ሥዕልና ቀይ መጋረጃው ፍቅርን ያሳያል። እግዚኦ! ምግብ ለመብላት ምቹና ዘና የሚያደርግ ስፍራ ነው!

ዋው፣ ሲያስደንቅ! የቀለማት መቀላቀል ሂደት አስደናቂ ሆኗል። ቀይ፣ ቢጫና ሰማያዊ ቀለሞች ሲደባለቁ አዲስ ቀለም መፈጠሩ ልብን ይማርካል። ደማቅ ብርሃናማ ቀለሞች መደባለቅ የፈጠራን ደስታ ያሳያል።

ሲያምር! የሚጣፍጥ የኢትዮጵያ ምግብ! ደስታ! እንጀራ በስርዓት ተጠቅልሎ፣ ቀይ ወጥ በትልቅ ኩባያ ቀርቧል። አረንጓዴ ሰላጣው ውበትን ይጨምራል። ልብ የሚማርክ ሳህን! የምግብ ፍላጎትን ይፈጥራል።

በንፁህ ነጭ ጀርባ ላይ የስድስት ስኒዎችና ሳህኖች፣ የሻይ ማሰሮ፣ የወተት ማፍሰሻ (ክሬመር) እና የስኳር ዕቃ ያለው የቡና ወይም የሻይ ስብስብ ታይቷል። ስብስቡ ላይ የሰዎችን ምስል የሚያሳይ ደማቅ እና ባለብዙ ቀለም ያጌጠ ንድፍ አለ።

ይህ የዋሽንት ምስል ጥልቅ የሆነ ሀዘን እና ፍቅርን ያንጸባርቃል። የዋሽንት ድምፅ ከጭንቀት እና ከብቸኝነት ጋር የተያያዘ ቢሆንም፣ የሀገር ፍቅርን እና ታሪክን የመመኘት ስሜትንም ይፈጥራል። ይህ የጥበብ ውበት የመደነቅ ምልክት ነው።

ሙሉ በሙሉ በነጭና በአረንጓዴ አበቦች የተሸፈነው መድረክ የቅንጦት መለያ ነው። መሃሉ ላይ ባለው ሶፋ ዙሪያ፤ የሚያብረቀርቁ ክሪስታል መብራቶች ልዩ ድምቀት ሰጥተዋል።

አንድ ሰማይ ጠቀስ ማማዎች ያሉባቸው ሶስት የቴሌኮም/ሴሉላር ጣቢያዎች በደመናማ ሰማይ ዳራ ላይ በታችኛ እይታ ቀርበዋል፡፡ ማማዎቹ ነጭ እና ቀይ ቀለም ሲኖራቸው፣ በርካታ ግራጫ አንቴናዎች አሏቸው፡፡

ባህላዊ ነጭ ልብስና ጥምጣም የለበሱ በርካታ ሼክ ሙስሊም ወንዶች አብረው ተቀምጠዋል። በስተቀኝና በመሃል ያሉት ሁለት ሼኮች ማይክሮፎን ይዘው ሲናገሩ፣ በግራ ያለው ደግሞ ቀይ መጽሐፍ ይዞ ያነባል።

በጣም የሚያስደነግጥ! በጣም ብዙ ሰዎች በትንሽ፣ በብርሃን ሰማያዊ ጀልባ ውስጥ በጥቁር ሰማያዊ ውሃ ላይ ተጨናንቀዋል። ሁሉም ተሰብስበው፣ ተስፋን ወይም ጭንቀትን ይዘው፣ በኃይለኛ የባህር ሞገድ ተከበዋል። በጣም የሚያሳዝን ሁኔታ ነው!

ቦዕዝ ፓስታ የተባለ እጅግ በጣም ጥሩ የማካሮኒ ምርት በብዛት ተሞልቷል። ፓስታው ከሙሉ ዱረም ስንዴ የተሠራ የሚደንቅ ወርቃማ ቀለም አለው። ማሸጊያው ላይ የአማርኛና የእንግሊዝኛ ጽሁፎች እንዲሁም የኢትዮጵያ ምርት መሆኑ ተጠቅሷል።

ብርቱካናማ ማንጎ ጭማቂ የያዘ የፕላስቲክ ጠርሙስ ቀርቧል። ጠርሙሱ አረንጓዴ ክዳን ያለው ሲሆን፣ በላዩ ላይ የሚል ጽሑፍ ከማንጎ ፍሬ ምስል ጋር ይታያል። የዚህ ምርት ስም እና ማሸጊያ ማራኪ ሲሆን፣ በገበያ ውስጥ ምን ያህል ተወዳጅነት አግኝቷል?

አንዲት ጥቁር ልብስ የለበሰች ሴት በሁለት ደስተኛ ወንዶች መካከል ቆማ በደስታ ትስቃለች፤ በምሽት የጎዳና ላይ ድግስ ላይ የመደነቅ እና የደስታ ስሜት አለ።

ፍራፍሬዎች ሲታዩ የፈጣሪን ጥበብ ትመለከታለህ! በየአይነቱ ያላቸው ቀለም፣ ጣዕም እና ጥቅም በጣም ድንቅ ነው። ከሙዝ ቢጫነት እስከ ብርቱካን ጣፋጭነት ድረስ ሁሉንም ማድነቅ ግድ ነው — ለጤናችን ትልቅ ሥጦታ የሆኑ የተፈጥሮ ውበቶች ናቸው!

በጥንታዊ እቃዎች የተሞላውና ፀጥታ የሰፈነበት ይህ ቦታ የሀዘንና የጭንቀት ስሜትን ያንጸባርቃል። የቦታው ድምቀት የፍቅርና የትዝታ ስሜትን የሚፈጥር ሲሆን፣ መረጋጋቱም ከፍርሃት የጸዳ ነው።

ሰማያዊ ካርዲጋን እና ቢጫ አበባ ያለው ቀሚስ የለበሰች ሴት በታላቅ ደስታና ፍቅር ፀጉሯን እየወዘወዘች ትጨፍራለች። ከበስተጀርባዋ ላይ በባህላዊ ልብስ የለበሱ ወንዶችና ሴቶች እንዲሁም የሙዚቃ መሳሪያ ተጫዋች አለ።

አረንጓዴ ቅጠል ያላቸው የሽንኩርት ፍሬዎች እጅግ በጣም ጥሩ በሆነ ጥቁር አፈር ውስጥ ይበቅላሉ። ትልልቅ የሽንኩርት ራሶች ከመሬት ተነስተው ውብ በሆነ ሁኔታ ይታያሉ። ይህ የሚያምር የአትክልት ዕድገት ዋው!

አንድ ዘመናዊ የብረት ክዳን ያለው ጥቁር የኤሌክትሪክ ምጣድ ብስጭት የሌለበትን እና መደነቅን የሚፈጥር የትጋት እና የጥንቃቄ ስሜት የሚያሳይ የወጥ ቤት ዕቃ ነው።

ወይኔ የሥራ መሣሪያዎች ውበት! እነዚህ ደማቅና ጠንካራ አካፋዎች ለመሬት ልማት ተዘጋጅተዋል! በቀይ፣ ሰማያዊና አረንጓዴ ቀለም ዓይንን ይማርካሉ! ለትጋት ሥራ ትልቅ መነሳሳትን ይሰጣሉ! ምርጥ ጥራት!

ዋው ሲያምር! እናት ላምና ጥጃዋ ገለባ ሲበሉ ማየት ደስ ይላል። ሲያስደንቅ! የእንስሳት ፍቅርና መተሳሰብ ልብን በሰላም ይሞላል። ጤናማ ሆነው ማየቱ እጅግ ያጓጓል። ሲያምር! የገጠር ህይወት ውበት እርካታን ያጭራል

ትልቅ የሙዝ ተክል ደማቅ በሆነ የፀሐይ ብርሃን በደስታ ይታያል። ተክሉ በረዣዥም አረንጓዴ ቅጠሎች የተሸፈነ ሲሆን፤ ከላይ ደግሞ ቡናማ ቀለም ያለው የሙዝ ፍሬ ዘለላ ተንጠልጥሎ ይታያል። ዙሪያው በረጃጅም ዛፎች እና ቁጥቋጦዎች የተከበበ ነው።

ማጨስን የሚከለክል ደማቅ ቀይና ነጭ ማስታወቂያ በትኩረት ቀርቧል። "ማጨስ ክልክል ነው!" የሚለው ጽሑፍ እና የሲጋራ ምልክት በግልጽ ይታያሉ። በቁርጠኝነትና በብስለት ደንቡን ማክበር ያስገድዳሉ።

ዋው ሲያስገርም! ለጥርስ ንጽህና የሚያገለግል የደረቀ ቅርንጫፍ ነው። ቀላል ቡናማ ቀለሙ ያምራል። የቅርንጫፉ ጫፍ ተላጦ ለብሩሽነት ተዘጋጅቷል። ለጥርስ ንጽህና ያለውን ጥቅም ማሰብ ሲያስደስት! ሲያስደንቅ!

ቡናማማ እና ሰማያዊ ቀለም ያላቸው ሁለት የውሃ አካላት በአንድ መስመር ላይ ይገናኛሉ። ከፊት ያለው ቡናማ ውሃ ሞገድ ሲኖረው፣ ከሩቅ ረዣዥም ጥቁር አረንጓዴ ኮረብታዎች ከሰማያዊ ሰማይ በታች አሉ።

ዋው ሲያምር! እናትና ልጅ ሲደሰቱ መታየት ፍቅርን ይገልጻል! የሕፃኑ ፈገግታ እንዴት ይማርካል! የእናቲቱ ደስታ ሲያስደስት! ህፃኑ በእናቱ ጀርባ ላይ መታየቱ እንዴት ይገርማል! የጋራ ደስታቸው ሲያበራ! በእርግጥ የልጅ ፍቅር እንዴት ይደምቃል! እናትነት ሲያስደንቅ!

ኧረ እንዴት ደስ ይላል! የብዙ ዘር ሰዎች በአረንጓዴና ቢጫ ቲሸርት ደምቀዋል። የሩጫ ዝግጅት ላይ በፈገግታና በጉልበት ፎቶ ተነስተዋል። የደስታቸው መግለጫ አስገራሚ ነው! የአትሌቲክስ ፍቅር ሲያጓጓ! የአንድነት መንፈስ ሲያስደንቅ!

ሰፊ፣ በነፋስ የሚወዛወዝ አረንጓዴ የእህል እርሻ ሸለቆዎችን ይሸፍናል። ርቀው የሚታዩት ተራሮች በጭጋግ ተሸፍነው ውበትን ይፈጥራሉ። ይህ ሰላማዊ መልክዓ ምድር ደስታንና ፍቅርን ያሳድራል።

ዋው! በጣም ጥሩ እና የሚያምር የደብተሮች ስብስብ! ጥልቅ አረንጓዴው ደብተር ቀጥ ብሎ የቆመ ሲሆን፣ ከኋላው ቀይ፣ ቢጫና ሌሎች ቀለሞች ያሏቸው ደብተሮች ተደርድረዋል። ይህ የደብተሮች ውብ ዝግጅት የመማር ፍላጎት ይሰጣል።

ትልቅ ብርቱካናማ ግድግዳ ባለው አዳራሽ ውስጥ፣ በርካታ ሰዎች በወንበሮቻቸው ላይ ተቀምጠዋል። የሕግ አውጪዎች እና የህዝብ ተወካዮች በትኩረት መገኘታቸው የጉባኤውን ቁምነገር እና ትኩረት ያንጸባርቃል።

ነጭ ባህላዊ ልብስና ሰማያዊ ዛጎል ጌጣጌጥ ያጠለቀች ልጅ ቆማለች። ልብሱ እጅጌው የላላ ነው፤ በቀኝ እግሯ ላይ ቀይ ቀለሞች አሉ። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዕፅዋት ይገኛሉ።

ጠንካራና ውብ የእንጨት ጠረጴዛ ከመቀመጫ ወንበሮቹ ጋር በመሆን የመጽናናትንና የሰላምን ስሜት ይሰጣል። ለቤተሰብ መሰባሰቢያ የተዘጋጀ ሞቅ ያለ እና ማራኪ መቼት ነው!

አራት ወጣት ሴቶችና ወንዶች ቢጫና ነጭ ባህላዊ ልብስ ለብሰው በአንድ ረድፍ ቆመዋል። በደስታ የሚመስል የዳንስ እንቅስቃሴ እየሠሩ ነው። ከበስተጀርባ ጥቅጥቅ ያለ አረንጓዴ ዛፎች አሉ።

በሜዳ ላይ የሚሯሯጡ የዱር ውሾች ሲያስደነግጥ በተፈጥሮአዊ ጥንካሬአቸው እንዴት ያጓጓል! መንጋው በአንድነት ሲንቀሳቀስ ዋው ያሰኛል። የዱር አራዊት ጥምረትና መተጋገዝ ሲያስደንቅ የሕይወት ውጣ ውረድ በጭንቀት የተሞላ መሆኑን ያስታውሳል። አጀብ!

ሲያምር! እናት ዝንጀሮና ልጇ እጅግ የሚያምር ፍቅርና ጥበቃን ያሳያሉ ። የልጁ የንፁህነት እይታና የእናቲቱ ጥብቅ መልክ ልብን ይነካል። እንዴት ያስደንቃል!

ስምንት የኢትዮጵያ አየር መንገድ ሴት ሰራተኞች በደስታ ፈገግታ ፊታቸው ላይ እየታየ የመሳፈሪያ ሻንጣዎቻቸው አጠገብ ቆመዋል። ሰራተኞቹ ነጭ እና አረንጓዴ ቀለም ያለውን ዩኒፎርም ለብሰዋል። ከጀርባዎቻቸው ላይ ትልቅ ነጭ አውሮፕላን ይታያል፣ በጎኑ ላይ ቀይ ቀለም ጽሑፍ ተጽፏል።

ዋው! የሚደንቅ የሕክምና ወይም የውበት አገልግሎት ሂደት ነው። ነጭ ጓንት ያደረጉ እጆች የአንድን ሰው እግር ይዘዋል። የእግሩ ጣቶች ቀይ እና ነጭ የጥፍር ቀለም አላቸው። እጅግ በጣም ጥሩ እና ጥንቃቄ የተሞላበት ሥራ ነው።

ቢጫ፣ ብርቱካናማ፣ ሰማያዊና ጥቁር ቀለም ያላት ደማቅ የቢራቢሮ ክንፎች በአረንጓዴ የዳራ ቅጠሎች ላይ ተከፍተዋል። የክንፎቹ ጠርዞች በሐምራዊ እና በነጭ ነጥቦች የተሸለሙ ናቸው። ልዩና ማራኪ የሆኑት ቀለማት የተፈጥሮን የላቀ ፈጠራና የውበት ስሜት ይፈጥራሉ።

ዋው ሲያስደንቅ! የመላኩ ቅዱስ ራጉኤል ሥዕል እንዴት ይማርካል! ክንፉና ልብሱ ሲያምር! በእጁ መስቀል መያዙ ፍቅርን ይገልጻል! ከእግሩ በታች ያለው ርግብ እንዴት ይደነቃል! ቀለማቱ ሲያስደስት! በእርግጥ የሃይማኖት ስሜት ሲያጓጓ! ሲያበራ! እንዴት ይገርማል!

ዋው ሲያስደስት! የእግር ኳስ ቡድኑ እንዴት ያለ ብርታት! ወኔው እጅግ ያጓጓል። ቀይ ማሊያቸው ምንኛ ያምራል! አቤት የጋራ መንፈስ! መቆማቸው እጅግ ያስደንቃል። የመጫወቻ ሜዳው ምንኛ ያሰናክላል! እረ ሲያበሳጭ!

ዋው ሲያምር! በፍቅርና በደስታ የተሞላ የሚያስደንቅ የሠርግ ማስዋቢያ። ነጭ መጋረጃ ዳራ ላይ ክብ የአበባ ማስጌጫ ጎላ ብሏል!!። ለስላሳ መቀመጫና የሚያማምሩ አበቦች ተጨምረዋል። ፎቶ ምቹና ማራኪ ቦታ ነው።

ሐምራዊ ቀለም ያለው "ሲቢኢ" የሚል ጽሑፍ በነጭ ዳራ ላይ ይታያል፤ "ብር" በሚለው ፊደል ውስጥ የስልክ ቁልፍ ሰሌዳ ቅርጽ ይዟል። ይህ አርማ የመደነቅንና የዕድገትን ስሜት በመግለጽ ለሞባይል ገንዘብ አገልግሎት መቅረቡ ነው።

ረዣዥም ነጭ ብረቶች የተገጠሙበት ሰፊና ዘመናዊ ድልድይ ወንዝ ይሻገራል። ድልድዩ ከሩቅ ከሚታዩ የከተማ ሕንፃዎች እና በዛፍ ከተሸፈኑ አካባቢዎች ጋር ይዋሰናል። የድልድዩ አስፋልት ጥቁር ሲሆን በዙሪያው አረንጓዴ ተፈጥሮ አለ።

ዋው ሲያስደንቅ! ዘመናዊና ማራኪ አርማ! የእንቅስቃሴና የለውጥ ፍቅር! ሰማያዊውና ብርቱካናማው ቀለማት መጓጓዝን ያመለክታሉ። የተጠማዘዘው ቀስት መደነቅንና ግስጋሴን ይፈጥራል። ይህ ምልክት ተስፋን ያንፀባርቃል!

በቅርብ ርቀት የተነሳው ፎቶ በሴት እጅ ላይ ያለ የሚያብረቀርቅ የጋብቻ ቀለበትን ያሳያል። ቀለበቱ በትላልቅና ትናንሽ አልማዞች የተጌጠ ሲሆን፣ ሴትየዋ ሮዝ ቀለም ያለው የጥፍር ቀለም ቀብታለች።

ዋው! ሲያምር! እጅግ ፋሽን የሆኑ አዲስ ጫማዎች ናቸው። ነጭ እና ጥቁር ቀለሞች ተዋህደው ቆንጆ ሆነዋል። ረዥም አንገታቸው ይማርካል። የሚያስደንቅ እና የሚያስደስት አይነት ናቸው። እጅግ በጣም የሚያስደስት እይታ። መለበስ ያስደስታል።

ሲገርም የሚያስደንቅ! ሰማያዊው ሰማይ ስር፣ አንድ ሰራተኛ በደማቅ ቢጫ ልብስ ለብሶ፣ ግዙፉን ነጭ አውሮፕላን በእጁ ባሉ ምልክቶች ሲመራው መመልከት እጅግ ብጣም ጥሩ ነው።

እጅግ በጣም ጥሩ እና ውብ የሆነ መልክ ያለው ሰው ይታያል። ግራጫ ጃኬት እና ቢጫና ቀይ ሰንሰለት ያለው ክራባት አድርጓል። ሰውዬው ጢም እና መነጽር አለው፣ ፊቱ ላይ ጭንቀት ወይም ቁም ነገር ያለበት አገላለጽ ነው።

ጥቁር ቀለም ያላት የሚያብረቀርቅ የሸክላ ጀበና በነጭ ጠረጴዛ ላይ በደስታ ተቀምጣለች። የቡና ማስገቢያው አፍ ላይ ከእንጨት የተሠራ መዝጊያ አለው። ጀበናዋ ባለቀለም ጨርቅ ላይ በመቀመጧ ባህላዊ ውበትንና የቡና ፍቅርን ትገልጻለች።

በሳራማ ቦታ ላይ የቆሙ ሁለት ሰዎች ሰብልን ከገለባው የመለየት ስራን ይሰራሉ። አንደኛው ሰው ወደላይ በመበተን በንፋሱ አማካኝነት ለመለየት የተጠቀመው ጥበብ አስገራሚ ነው።

በቀይ ዳራ ላይ የሚታየው የሞሮኮ 2025 የአፍሪካ ዋንጫ አርማ ይገኛል። ይህ አርማ ለውድድሩ ትልቅ ደስታንና የሚጠበቀውን እርካታ እንዲሁም በስፖርት መደነቅን ያንፀባርቃል።

ዋው የፍቅር ስሜት! ሙሽሮች ነጭ ልብስ ለብሰው በፍቅር እጅ ለእጅ ተያይዘዋል። ሙሽራው በኩራት ይመለከታታል፣ ሙሽሪት ፈገግ ብላለች። በደን የተሸፈነ አካባቢ የሠርግ ፎቶግራፍ እያነሱ ነው። ሲያምር፣ አይ ደስታ!

መደነቅን የሚፈጥረው ይህ የሚያብረቀርቅ ነጭ ጫማ፣ ስስ ተረከዝ ያለው ነው። ጫማው ሾጣጣ አፍ ያለው ሲሆን፣ ከፊት ለፊት አራት ማዕዘን ቅርጽ ያለው ሰፊ ማሰሪያ አለው። ጫማው ቡናማ በሆነ ሳጥን ላይ ተቀምጧል።

ቀላ ያለ ቆዳ ያለው መካከለኛ እድሜ ላይ የሚገኝ ሰው፣ ክሬም ቀለም ያለው ሸሚዝ ለብሷል። ወደ ቀኝ ጥግ ትኩር ብሎ እየተመለከተ፣ በፊቱ ላይ ትንሽ የጭንቀት ስሜት ይነበባል። የጀርባው ክፍል ቀለል ባለ ቀለም ደብዝዟል።

በተንጣለለ ድንኳን ውስጥ ባለው የሽያጭ ቦታ ላይ ብዙ ሰዎች መጽሐፎችን ለመግዛት ተሰብስበዋል። ሻጩ በመደርደሪያ ላይ ከተደረደሩት በርካታ መጽሐፎች መካከል አንዱን ሲሰጥ፣ ገዢዎች በትኩረት ምርጫቸውን ይከታተላሉ፤ ይህ የእውቀት ፍላጎትንና ደስታን ያጎላል።

ከጥቁር ማሰሮ ወደ ትንሽ ጽዋ የሚፈሰው ጠላ ፈሳሽ ትኩረትን ይስባል። እጁ በጥንቃቄ የፈሰሰው ይህ ፈሳሽ ለአንድ ሰው የፍቅርና የእንግዳ ተቀባይነት መግለጫ ነው ፤ የባህላዊ የደስታ ስሜትንም ያጎላል።

የሚያስጎመዥ ቀይ ወጥ (ሺሮ)፣ በተቦካና ለስላሳ እንጀራ መሀል ላይ በብዛት ተቀምጦ ይታያል። ወጡ ብርቱካናማ ቀይ ቀለም ያለው እና፣ በዙሪያው ያሉት የተጠቀለሉና የተነጠፉት የእንጀራ ክፍሎች የምግቡን ሙቀትና ጣፋጭነት ይገልጻሉ።

በሰዎች እና ታክሲ የታጀበ የከተማ ጎዳና ነው። በርካታ ሰዎች በቀለማት ያሸበረቁ ልብሶች በጠባቡ የእግረኛ መንገድ ይጓዛሉ። የንግድ ቤቶችና የብረት በረንዳዎች ያሉት ሕንፃ ከጀርባው አለ። ትዕይንቱ የከተማዋን ፈጣን የንግድ እንቅስቃሴ ጩኸትና ግርግር ያንጸባርቃል።

በሰማያዊና በነጭ ቀለም ያሸበረቁ ሦስት የኤሌክትሪክ ባቡሮች በባቡር ሐዲድ ላይ ቆመዋል። ሰማያዊው ሰማይ ከላይ መደነቅንና የዘመናዊነት ስሜትን ይፈጥራል። የባቡሮቹ ቁጥር ፊት ለፊት ተጽፏል።

አንድ ገበያ ውስጥ ብዙ ሰዎች ተሰብስበዋል። አንዳንዶቹ ዕቃ ሲያወጡና ሲሰፍሩ ። ሌሎቹ ደግሞ ተቀምጠው ምርት ሲያዘጋጁ ተስተውለዋል። ሁሉም ሰው በሥራው ተጠምዷል። የእለት ተእለት ኑሮአቸውን ለማሟላት ሲደክሙ መመልከት አስደማሚ ነው!!። ሲያዩት በጎ ህብረተሰብ ነው።

እጅግ በጣም በርካታ ሰዎች ከእንጨት በተሠራው ክብ ቤተ-ክርስቲያን ዙሪያ ተሰብስበው የሃይማኖታዊ ክብር እና የአምልኮ ደስታ በሰዎች ፊት ላይ አሉ። ይህ ቦታ ልዩ መደነቅ የሚፈጥር ታሪካዊ ቦታ ነው።

ከተማ ውስጥ በሚገኝ አረንጓዴ ዛፎች አጠገብ ሰዎች በእግረኛ መንገድ እየተጓዙ ነው። በመንገዱ ላይ መኪኖች እየተነዱ ሲሄዱ፣ የተወሰኑ ሰዎች በፍጥነት እየተራመዱ ነው። ይህ ምስል መረጋጋትን እና የከተማ ትኩረትን ይገልጻል።

ምስሉ ሁለት በጥቁር ልብስ የለበሱ ወንዶች፣ ሰማያዊ ወረቀቶችን ወይም ስምምነቶችን ይዘው ሲጨባበጡ ያሳያል። በስተግራ በኩል ያለው ሰው ፈገግታ አለው፣ በቀኝ ያለው ሰውም በደስታ ይስቃል። ከበስተጀርባ በግራ በኩል የጣልያን፣ በቀኝ በኩል ደግሞ የኢትዮጵያ ባንዲራ በከፊል ይታያሉና የሁለቱን ሀገራት የተሳካ ግንኙነት ያመለክታል።

በርካታ ተማሪዎች በትምህርት ክፍል ውስጥ ተቀምጠው መማሪያ መጽሐፋቸውን ያነባሉ። ሁሉም ሰማያዊ ትምህርት ቤት ልብስና ነጭ የአፍ መሸፈኛ (ማስክ) አድርገዋል፤ የትኩረትና የጭንቀት ስሜትም ይታያል። የትምህርቱ ሁኔታ ለጥናትና ለትጋት ያለውን ቦታ ያሳያል።

በትራንስፖርት ሚኒስቴር አርማ ላይ የተዘጉ ሰማያዊና ብርቱካናማ ቀስቶች በክብ ቅርጽ ተስለዋል። አርማው ትኩረትን፣ እንቅስቃሴን እና ጽናትን በሚያሳይ መልኩ ከጥቁር ዳራ ላይ የተረጋጋ የድርጅት ስሜትን ያንጸባርቃል። የአማርኛና የእንግሊዝኛ ጽሑፍም በስሩ ይገኛል።

ደስ ይላል! ገበያው ተጨናንቋል! ደንበኞች በየቦታው አሉ! የቲማቲም፣ የሽንኩርትና የተለያዩ አትክልቶች ክምር በሱፐር ማርኬቱ ውስጥ ይገኛል! ሁሉም ሰው ደስተኛ ነው!

አንድ ወጣት በገበያ ውስጥ የእንጨት ቅርጻ ቅርጽ በእጁ ይዞ በደስታ እና በፈገግታ ይታያል። ከፊት ለፊቱ በጌጥ የተሰሩ ከእንጨት የተሠሩ እቃዎች ተቀምጠዋል። በደንብ ያልበራው አካባቢና ውብ የባህል እቃዎች ጥምረት ደስታን ይፈጥራል።

አምስት ሴቶች ባህላዊ ነጭ የጥልፍ ልብስና የሐምራዊ ሸርጥ ለብሰው በደስታ አሉ። ፀጉራቸውን ተጎንጉነው በትከሻቸው ላይ አድርገዋል። በጀርባ አቅጣጫ መንገድ፣ የቴሌ ምሰሶ እና አረንጓዴ ተራራማ መሬት ይገኛሉ።

የሴትን የቤት ውስጥ ሥራ የሚያሳይ ነው። ሴትዮዋ ከምድጃ አጠገብ ተቀምጣ እንጀራ እየጋገረች ነው፤ በግድግዳው ላይ ባሉ ጎድጓዳ መደርደሪያዎች ላይ የተለያዩ የቤት እቃዎች ተቀምጠዋል። ሴትየዋ ትኩር ብላ ወደ ታች ትመለከታለች።

የኢትዮጵያ ኤሌክትሪክ አገልግሎት መለያ ክብ ሲሆን፣ ብርቱካንና አረንጓዴ ቀለም አለው። ክብ ቅርጹ ምሰሶና መብራቶች ያሉት ሲሆን፣ ከሱ በታች የአማርኛና የእንግሊዝኛ ጽሑፍ ተቀምጧል። "Ethiopian Electric Utility" የሚለው የእንግሊዝኛ ስም በአረንጓዴ ቀለም ተጽፏል።

በሰፊ ስፍራ ላይ የሰፈረው የኦርቶዶክስ ሃይማኖት ቤተክርስቲያን ለየት ባለ ቤተመንግስታዊ ይዘት ባለው አሰራር የተሰራ ህንጻ ነው። ህንጻው የተለያዩ ማራኪ ዲዛይኖችን አካቶ የያዘ ነው። በቁጥራቸው አነስ ያሉ ሰዎች በቤተክርስቲያኑ ዉስጥ አሉ።

ዋው ሲያስደንቅ! ሰዎች በግዙፍ ዛፎች አጠገብ በደስታ ተሰበሰቡ። የባህል ልብሶቻቸው ሲያምር፣ ፍቅር ይፈጥራል። ረዣዥም ዛፎቹ ያስፈራሉ። ሃይማኖታዊ ስሜት ይታያል። የሰዎቹ መንፈሳዊ ጉዞ ያጓጓል።

ወታደራዊ ዩኒፎርም የለበሱና የካሜራ ፍራሽ የያዙ ወታደሮች በመስመር ቆመዋል። አንድ አዛዥ ለወታደሮቹ መመሪያ ሲሰጥ የሚያሳይ ሥልጠና ወይም ሰልፍ ነው ።

ዘመናዊው ጎዛመን ሆቴል በአረንጓዴ የአትክልት ስፍራ ታጅቦ የቅንጦት ስሜት ይፈጥራል። የፓልም ዛፎች እና አበባዎች ያሉት አካባቢው የሰላምና የመጽናናት ደስታን ያጎናጽፋል።

ቆንጆ ሴት ግራጫ ቀለም ያለው፣ ዘመናዊ የባህል ልብስ ለብሳ በግድግዳ ፊት ቆማለች። የልብሱ ግርጌ በጥቁር እና በወርቃማ ጥልፍ ያጌጠ ሲሆን፣ ውበትንና ፋሽንን ያንጸባርቃል። ይህ የተዋበ ገጽታ የደስታና የፍቅር ስሜትን ይፈጥራል።

ሰዎች በከተማ መንገድ ላይ የድንጋይ ንጣፍ እየዘረጉ በግንባታ ላይ ናቸው። በዙሪያው የተቆለሉ ድንጋዮችና ሕንፃዎች አሉ። ይህ ጠንክሮ መሥራት ብስጭትና ጭንቀትን እንዲሁም የመሻሻል ደስታን ያሳያል።

የተዘረጋው የአሜሪካ ባንዲራ ሲያምር፣ የጠንካራ ሀገርን መደነቅና ፍቅር ስሜት ይፈጥራል። ቀይ፣ ነጭና ሰማያዊ ቀለሞች በሞገድ መታየታቸው፣ ኃይልንና ነጻነትን ሲያሳይ ይገርማል።

ይህ የሙዚቃ መሳሪያ ሲያምር! በሰው እጅ የተያዘ ባህላዊ ዋሽንት ነው። ቀላልና ከእንጨት የተሰራ ሲሆን፣ የሙዚቃ ፍቅርን ያሳያል። የዋሽንቱ እና የእጁ ጥምረት ለስላሳ እና ጸጥታ የሰፈነበት ስሜት ይሰጣል።

ቀይ ቀላ ያለ የዳንኪራ መጠጥ ያለበት ጠርሙስ፣ እንዲሁም ተመሳሳይ መጠጥና በረዶ ያለበት ብርጭቆ ከጎኑ ተቀምጧል። ብርጭቆው በአንድ እንጆሪና ሚንት ቅጠል ያጌጠ ሲሆን፣ ከታች በስተቀኝ በኩል ጥቂት እንጆሪዎች ሲታዩ፣ ዳራው ቢጫና አረንጓዴ ነው።

ይህ ምስል የውጥረት እና የትኩረት ስሜት ያሳያል። ሶስቱ የእግር ኳስ ተጫዋቾች ኳሱን ለመቆጣጠር በከፍተኛ ጭንቀትና ቁርጠኝነት ሲሮጡ፣ በጨዋታው ውስጥ ያለውን ከፍተኛ የፉክክር ስሜት ያንጸባርቃል።

የተለያዩ የሰውነት እንቅስቃሴ ማድረጊያ ማሽኖች ያለበት ሰፊ የጂምናስቲክ ማዕከል ይታያል። ማዕከሉ በነጭ ቀለም የተቀባ ሲሆን፣ አምስት ጥቁር ትሬድሚሎች ከጀርባው ግድግዳ ጋር ተሰልፈው ይገኛሉ። ከፊት ለፊት፣ ቀይ እና ጥቁር የክብደት ማንሻ አለ

ዋው ሲያምር! ቤቱ ንጹህና ዘመናዊ ዲዛይን አለው። የተደረደሩት አረንጓዴ የቤት ውስጥ ተክሎች ደስ ይላሉ። አየር የተሞላበትና ሰላማዊ የመኖሪያ ስፍራ ስሜት ይሰጣል። የውበትና የመረጋጋት ፍቅር ይንጸባረቃል። በእውነት ሲያስደስት!

አትሌት ወርቅነሽ ኢዴሳ በመሮጫ ትራኳ ላይ የመጨረሻ መስመር ስታቋርጥ በፊቷ ላይ ያለው ትልቅ ደስታ ይነበባል። እጇን ወደላይ አድርጋ በሙሉ ፈገግታ ነው መስመሩን አልፋ የገባችው።

ረዣዥም የሳር ሜዳ በነፋስ ይወዛወዛል። የሳሩ ቀለም በአብዛኛው ቀላል አረንጓዴ ሲሆን፣ ከላዩ ላይ ሾጣጣ ዘሮች ይገኙበታል። ከላይ ደግሞ ደብዘዝ ያለ ነጭ እና ግራጫማ ደመና የሰማይ ክፍል ይገኛል።

ምን አይነት!! ሲያስደምም! አርማ! የትራንስፖርት ሚኒስቴር አርማ ነው። ሰማያዊውና ቢጫው ክብ የአቅጣጫ ፍላጻ ምልክት ሲያምር! 'የትራንስፖርት ሚኒስቴር' የሚለው ጽሑፍ የሥራቸውን አስፈላጊነት ይገልጻል!

የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና የኮትዲቯር ፕሬዝዳንት አላሳን ኡዋታራ በቀይ ሶፋ ላይ ተቀምጠዋል። በሁለቱም ሀገራት ሰንደቅ አላማዎች መካከል ሲቀመጡ የመተማመንና የጠንካራ ዲፕሎማሲያዊ ግንኙነት ስሜትን ይፈጥራል።

እንዴት ያስደስታል! ከታች ወደ ላይ ቀና ብሎ የሚታየው ረጅምና ግዙፍ ዛፍ ያስገርማል። የቅርንጫፎቹ አረንጓዴ ቅጠሎችና ሰማዩ ደስ የሚል የተፈጥሮ ውበት ፈጥረዋል። አስደናቂ ከፍታ አለው።

ረዥም ግንድ ያለው ትልቅ ዛፍ በመሃል ይታያል። ብዙ ቅርንጫፎችና ጥቁር አረንጓዴ ቅጠሎች አሉት፣ ከላይ ባሉት ቅርንጫፎች የብርሃን ጨረር ይገባል። ከኋላው ሰማያዊ ሰማይ እና ሌሎች ቀጫጭን ረዣዥም ዛፎች በደበዘዘ ሁኔታ አሉ።

ሙዳይ በመባል የሚታወቁ ባህላዊ የእቃ ማስቀመጫዎች ተቀምጠዋል። እነዚህ እቃዎች የተሰሩት የሚያምር የቀለም ቅንጅት ካላቸው ማዳበሪያ ክሮች እና መሃል ላይ ለመጠሪያነት ከሚያገለግል ሰበዝ ነው።

እጅግ በጣም የሚያስደንቅ! ሰፋ ባለ አዳራሽ ውስጥ፣ ብዙ ወንዶች ተሰብስበው ባለ መስኮቶች ብርሃን ስር በጸሎት ተመስጠዋል። በሺ የሚቆጠሩ ሰዎችን የሚይዝ አዳራሽ ሲሆን ሁሉም ወንዶች ናቸው።

ከፍተኛ ብርሃን ባለው የአየር ሁኔታ ውስጥ፣ የባሕር ዳር ዩኒቨርሲቲ ዋና ሕንፃ በሮዝ ቀለምና ሰማያዊ መስታወቶች ያንጸባርቃል። በግንባሩ መሃል ላይ አንድ ሐውልት በክብር ቆሞ ይታያል፤ ይህም የትምህርትና የእውቀት ብርሃን የተስፋ ስሜት ይገልጻል።

የፖሊስ አባላት በሰልፍ ላይ በቁርጠኝነት እና በትዕዛዝ ቆመዋል። ሰማያዊ ዩኒፎርም እና ነጭ ባርኔጣ የለበሱት አባላት፣ ወረርሽኙን ለመከላከል የፊት ጭንብል አጥልቀዋል። በግንባር ቀደምት የቆመው አባል የትከሻ ምልክቱ በግልጽ ይታያል።

ከእንጨት የተሠሩ፣ ቡናማ ቀለም ያላቸው አምስት የተለያዩ የማብሰያ ማንኪያዎችና ሌሎች ዕቃዎች በአንድ ላይ በጠረጴዛ ላይ ተቀምጠዋል። አንደኛው ማንኪያ ቀዳዳዎች አሉት፤ ሌላኛው ደግሞ ሹካ ቅርጽ ነው። የእነዚህ ዕቃዎች ተፈጥሯዊ ውበት ለምግብና ለዕደ ጥበብ ያለውን ፍቅር ይገልፃል።

አስደሳች ብርቱካን የተሞላ ዛፍ በቅርበት አለ። ፍሬዎቹ በደማቅ አረንጓዴ ቅጠሎች መካከል አንጸባራቂ ብርቱካናማ ቀለም አላቸው። ከኋላ ረዣዥም የአረንጓዴ ሣር መስመርና ሌሎች የብርቱካን ዛፎች አሉ፣ ሰማዩም ንጹህ ነው።

በየመንገዱ ዳር ሰዎች በተስፋና በጸሎት ሆነው እየሰገዱ ይታያሉ። በእጃቸው ቅጠል የያዙት ሰዎች በምልጃና በጸጸት ወደ ሰማይ በመመልከት ስሜታዊነትን ይገልፃሉ። ድርጊቱ መንፈሳዊ እምነትንና የልመና ስሜትን ያንጸባርቃል።

ሲያስደንቅ! የዋንጫው ማንሳት ድልን ሲገልጽ እንዴት ይማርካል! አሸናፊዎቹ አራቱ ሰዎች ሲያስደስቱ! በዋንጫው ላይ የተጠቀለለው የሰንደቅ ዓላማ ቀለም ሲያምር! ከበስተጀርባ ያለው ባነር ሲያስገርም! በእርግጥ ለውድድር ፍቅርን ይፈጥራል! የቡድናዊ መንፈስ ሲያጓጓ!

ሲያስደስት! በግንዱ ላይ ያሉት ጥሬ ፓፓያዎች ሲያምሩ! ደማቅ አረንጓዴ ቅጠሎች ደግሞ ሲያስደምሙ! ትልቅ ምርት መሆኑ ሲያስገርም! ፍሬዎቹ ሲያጓጉ! ሲያምሩ! ምንኛ ድንቅ ተፈጥሮ!

የፀሐይ ብርሃን ከውኃ አካል ላይ ሲያንፀባርቅ የሚያሳይ የምሽት እይታ ነው። ዛፎች ያሏት ደሴት በሩቅ ትታያለች። ረጃጅም ሳሮች በውኃው ዳርቻ ላይ ይገኛሉ። ይህ የሚያምር ቦታ ምናልባት ሐይቅ ላይ ነውን?

ሞተር ሳይክል! የመንገድ ንጉስ ነው! ያንን ኃይለኛ ድምፁን ሰምቶ መንገዱን መቀላቀል ሲጀምር የሚሰጠው የነጻነት ስሜት እንዴት ደስ እንደሚል! ነገር ግን፣ ይህ ሁሉ ደስታ ቢኖርም፣ በትራፊክ አደጋ ሰዎች ሲጎዱ ወይም ሲሞቱ ማየት እጅግ ያሳዝናል!

ትልቅ ቢጫ ክንፍ ያለው ቢራቢሮ በጨለማ ጀርባና ብርቱካናማ ጠርዝ ባለው የዔሊ ጀርባ ላይ ተቀምጧል። ዔሊው ወደ ላይ በሚወጣ ቡናማ እንጨት ላይ እየተራመደ፣ ወደ ፊት በጉጉት ይመለከታል። ቢራቢሮው በታማኝነት መሸከሙ አስደናቂና ደስታን የሚፈጥር ነው።

ዋው! ሲገርም የሚያምር ባህላዊ ልብስ ነው! በነጭ ቀሚስ፣ በደማቅ ጥልፍና በተጠማዘዘ ጸጉር ያማረች ሴት ደስታን ትሰጣለች። የሚያስደንቅ የሽርጥ ቀለሞች እጅግ በጣም ጥሩ ናቸው።

ዋው ሲያምር! ግራጫው ዝይ በሜዳው ላይ መሄዱ እንዴት ይማርካል! ላባው ላይ ያለው ሰማያዊ ቀለም ሲያስደንቅ! አንገቱ ረጅም ሆኖ መታየቱ ሲያስገርም! ዙሪያው ያለው ሣር እንዴት ያስደስታል! ተፈጥሮ እንዴት ፍቅርን ይፈጥራል! በእርግጥ የዝይዋ መልክ ውበትን ሲያበራ! ሲደነቅ!

ዋው ሲያጓጓ! ብዙ የሀበሻ ካቲካላ መጠጥ ጠርሙሶች በአንድ ላይ ቀርበዋል። የፈሳሹ ቀለም ወርቃማ ይመስላል። የጠርሙስ መለያዎች የተለያዩ ናቸው። አንዱ ቀይ፣ ሌሎቹ ደግሞ ቢጫ ናቸው። ባህላዊ መጠጥ ሲያስደስት! ለመሞከር የሚያጓጓ!

ዋው! ይህ እጅግ በጣም ጥሩ የድንጋይ መገንጠያ ያለው የሚያምር ወንዝ ነው። ንጹህ ውሃው በድንጋዮቹ መካከል ሲፈስ መመልከት የሚያስደንቅ ደስታን ይሰጣል። የዜና ዘገባው ሲገርም በጣም አስፈላጊ ነው።

የፕላስቲክ ባልዲ ውስጥ ቀላ ያለ ቡናማ ክዳን ያለው የኦቾሎኒ ቅቤ ምርት ነው። በቀይ እና አረንጓዴ መለያው ላይ "ተስፋዬ ኦቾሎኒ ቅቤ" የሚል ፅሁፍ በአማርኛ እና በእንግሊዝኛ ቋንቋዎች ተጽፏል።

አንዲት ትንሽ ልጅ በአሮጌ ግንብ ግድግዳ ላይ ካለ የእንጨት መስኮት ወደ ውጭ ትመለከታለች። መስኮቱ በፀሐይ ብርሃን የበራ ሲሆን፣ የተጎዳው ግድግዳ የጭንቀትን እና የሀዘንን ስሜት ይፈጥራል። በርካታ ጥቁር የኤሌክትሪክ መስመሮች ከግድግዳው በላይ አግድም ተዘርግተዋል።

በአሮጌ ፎቶ ላይ እናትና ልጇ ጥቁር ጥለት ያለበት ነጭ ባህላዊ የሐበሻ ቀሚስ ለብሰው ይስተዋሉ። ተቀምጣ የያዘችው እናት የልጇን እጅ በፍቅርና በመተሳሰብ ጨብጣለች፤ ከበስተጀርባው የገጠር ሥዕል አለ። ሁለቱም የከበረና የተረጋጋ ስሜት ያሳያሉ።

ነጭ የባህል ልብስ የለበሰ ሰው በቀኝ ትከሻው ላይ በሚያርፍ ቡናማ ክራር መሰል የሙዚቃ መሳሪያ እየተጫወተ ነው። የሙዚቀኛው ቀኝ እጅ በጣቶቹ ስሜታዊ ደስታን እያሳየ በሕብሮቹ ላይ ተዘጋጅቷል።

በእንጨት መደርደሪያዎች ላይ የተለያዩ የህፃናት ሻምፖዎች እና የፀጉር ቅባቶች በቅደም ተከተል ተቀምጠዋል። ከላይ በቢጫ ካርቶን የታሸጉ ምርቶች ተደርድረዋል። ሮዝ እና ብርቱካንማ ቀለም ያላቸው ጠርሙሶች መረጋጋትንና ምርጫን ያመለክታሉ።

ዋው! ሲያስደስት! በመስታወት ውስጥ ያለው ንጹህ መጠጥ ሲያምር! የዕፅዋቱ ቅጠል ደግሞ ያጓጓል። ምንኛ የሚያረጋጋ ትዕይንት ነው! ሲያስደምም! ጠረጴዛው ላይ ያለው የደበዘዘ ገጽታ ውበቱን ይጨምራል። ሲያስገርም!

በጣም የሚያምር ፍቅር! ሁለት በጅራታቸው የታወቁ ነብሮች በድንጋይ ላይ ሆነው በስስት ሲተያዩ ይታያሉ። ነጥብ ነጥብ ያለው ወርቃማ ቆዳቸው ውብ ሲሆን፣ የርህራሄና የደህንነት ስሜትን ይፈጥራል።

አምስት ቤተሰቦች ነጭና ቀይ የአበባ ጥልፍ ያለበት ባህላዊ ልብስ ለብሰው በአረንጓዴ ዛፎች መካከል ቆመዋል። አባትየው በትር ይዞ ሲቆም፣ እናትየው ከወንዶች ልጆቿ ጋር አብራ ትገኛለች። ትንሿ ልጅ እጆቿን አጥፋ በደስታ ትመለከታለች።

ዋው ሲያስደንቅ! ከፍተኛ ቦታ የሚገኘው ውኃ በኃይል ወደታች ይንኳኳል። ውኃው እንደ ጭጋግ ሆኖ ወደ ላይ ይወጣል። በዙሪያው ጥቁር አረንጓዴ የሆኑ ተራሮች ይታያሉ። ይህ ትዕይንት የተፈጥሮን ኃይልና ውበት የሚያሳይ ሲሆን ሲያጓጓ! ሲያስደስት!

አንዲት ሴትዮ በገበያ ውስጥ ፈገግታዋ ጎልቶ እየታየች በደስታ አትክልት ትሸጣለች። ጃንጥላ ጥላ ሥር ተቀምጣ ድንች፣ ጎመንና ሌሎች አትክልቶችን በንቃት ለሽያጭ አቅርባለች። የገበያው ግርግር እና ትጋት የተስፋ እና የጥረትን ስሜት ያንጸባርቃል።

ጥቁር እና ነጭ ቀለም ያለው ዘመናዊ የልብስ መደብር ውስጥ፣ በርካታ ማኒኪኖች የሚያምሩ ሱፍ ልብሶችን ለብሰዋል። የንጉሣዊ ሰማያዊ እና ጥቁር ጃኬቶች በመደርደሪያዎች ላይ የተንጠለጠሉ ሲሆን ጥቁር ጫማዎች እና ክራቫቶች ደግሞ በመደርደሪያ ላይ ተደርድረዋል።

አንዲት ሴት በቀጫጭኑ በዊግ የተሰራ የሚያምር ቁጥርጥር ጸጉሯን በሁለት እጆቿ ከፍ አድርጋ ይዛለች። ጸጉሯ በጣም ብዙ እና ልቅም ተደርጎ የተሰራ ነው።

አብዛኞቹ ነጭ ልብስ የለበሱ ሰዎች በደረቅ ሜዳ ላይ በደስታ እየተራመዱ ነው። አንድ ሰው ከበሮ ሲመታ፣ ሌላ ሰው ደግሞ መለከት ይነፋል። ከበስተጀርባ ብዙ ዛፎች እና ኮረብታዎች ሲታዩ፣ ይህም ደስታን እና ፍቅርን ያንፀባርቃል።

የኢትዮጵያ ብሔራዊ ባንክ የሀገሪቱ የገንዘብ ቁጥጥር ዋና መሠረት ነው። የዋጋ መረጋጋትን በመጠበቅና የፋይናንስ ተቋማትን በመቆጣጠር ትልቅ ኃላፊነት ተሸክሟል። ይህ የሚደረገው ሥራ የዜጎችን የኑሮ ውድነት እፎይ እንዲል የሚያደርግ፣ ለኢኮኖሚው ብልጽግና ብርሃን የሚሆን ስለሆነ ታላቅ ተስፋ ይፈጥርብኛል!

አንዲት ወጣት ሴት በብልህነትና በትኩረት በባህላዊ የስፌት ሥራ ተጠምዳለች። በሰማያዊና ነጭ የተሰነጠቀ ሸሚዝ የለበሰች እንዲሁም ከፊት ለፊቷ ባለ ብዙ ቀለም የተሠሩ አገልግሎች አሉ። ስትሠራ የምትታየው ስፍራ የገጠር አካባቢን ሲያሳይ፣ ሴትየዋም የትግስትና የመፍጠር ስሜት ታንጸባርቃለች።

ሰዎች በተጨናነቀ የገበያ አዳራሽ መሀል ይዘዋወራሉ። ባለ ብዙ ቀለም ያላቸው ባህላዊ አልባሳት ግድግዳና ማሳያ ላይ ተሰቅለዋል። አሻንጉሊቶቹ የተለያዩ ነጭና ጥቁር የተሸመኑ ቀሚሶች ለብሰዋል፤ እነዚህ ቀሚሶች በቀይ፣ አረንጓዴና ወርቃማ ክሮች የተዋቡ ጥልፎች አሏቸው።

ዋው ሲያምር! የሙስሊም ሃይማኖት ተከታዮች በነጭ ልብስና አረንጓዴ ሻሽ ለብሰው ተሰብስበዋል። ከመካከላቸው አንዱ ከበሮ እየመታ ነው። ሁሉም ሰው በሃይማኖታዊ ሥነ-ሥርዓት ውስጥ ነው። ግሩም የሆነ እይታ!

አምላኬ! ይህ ባህላዊ የጭቃ ቤት ሲያሳዝን! ግድግዳዎቹ ጭቃማ ናቸው፣ ይህም ጥንታዊነትን ያመለክታል። በሩ ላይ የቆመው ሰውዬ ጭንቀትንና ድካምን የያዘ ይመስላል። የጎን አጥር እና በዙሪያው ያለው ተፈጥሮ የተስፋ ስሜት ይሰጣል።

ሐመር ሮዝ እና ነጭ መጋረጃዎች ዳራ ላይ በተሰቀሉ አበቦች ያጌጠ ክብ ቅስት አለ። በፊቱ ላይ የተቀመጠው ነጭ ሶፋ ለፍቅረኞች ፍቅርን እና ደስታን የሚያሳይ የሰርግ መድረክ ነው።

ለደረቅ ጭነት አገልግሎት የሚውሉ የካሶኒ መኪናዎች ሲሆኑ በጥራት ከተሰሩ ሰፊ አስፓልት ላይ እየተንቀሳቀሱ ይገኛሉ። ተሳቢ የተሰኚ የደረቅ ጭነት ተሽከርካሪዎች ሀገር አቋራጭ ለሆኑ ጭነቶች በጣም ተመራጭ ናቸው።

ዋው ሲያስደስት! በቀለማት ያሸበረቁ ፍራፍሬዎችና አትክልቶች ተደርድረዋል። ብርቱካን፣ ፖም፣ ቲማቲም፣ ቃሪያና ኪዊ በሳጥኖች ውስጥ ያምራሉ። አረንጓዴ፣ ቀይ፣ ብርቱካናማ እና ጥቁር ቀለማት ዓይንን ይማርካሉ። ትኩስ የሆኑ ምርቶች ለጤና ሲያጓጉ! ትክክለኛው አደራደር ልብን ይማርካል!

ዋው! ይህ ሰማያዊ ባለ ሶስት ጎማ ሞተር ብስክሌት ሲገርም! እጅግ በጣም ጥሩ የብር ጎማዎች እና ምቹ ጥቁር መቀመጫ አለው። የኋላው ቅርጫት ደግሞ ዕቃ ለመያዝ ደስ የሚል ነው።

በጥቅጥቅ ያለ ጫካ ውስጥ ባለው መንገድ ላይ ሁለት ግራጫ ዝሆኖች ቆመው ግንዳቸውን እርስ በእርስ ነካክተዋል። ሁለቱም ዝሆኖች በዙሪያቸው ባለው አረንጓዴ ሣር ውስጥ ሲገኙ ከበስተጀርባ ረጅም ዛፎች አሉ።

እድሜው የገፋ ሰውዬው የግብርና ሥራ በመስራት ደስታ ይሰማዋል። ቀይ ቲሸርት እና አጭር ነጭ ሱሪ የለበሰው ሰው፣ በፈገግታ አንገቱን ቀና አድርጎ፣ ወጣት የፓፓያ ተክሎችን ከፕላስቲክ ጠርሙሶች ውኃ እያጠጣ ነው።

ብዙ ወንዶችና ሴቶች በክበብ ተቀምጠው የጋራ ምግብ እየበሉ ነው። መሃል ላይ አንድ ጥቁር ድስት በወጥ ተሞልቷል፣ በዙሪያውም የዱቄት እንክብሎች አሉ። ሁሉም ሰው ረጅም እንጨት በመጠቀም ከድስቱ ላይ ያነሳል።

ሶስት ከፍተኛ የመንግሥት ባለሥልጣናት በመድረክ ላይ ቆመው እጅ ለእጅ ይጨባበጣሉ። ሦስቱም ጥቁር ልብስና ክራባት ለብሰዋል፤ ከበስተጀርባ የሶማሊያ እና የቱርክ ባንዲራዎች ተሰቅለዋል። በፊታቸው ትልቅ የአበባ ጌጥ አለ።

አሁን በቀጥታ፣ በግልጽ እና በአማርኛ ቅርጽ እንሂድ። በዚህ ምስል ውስጥ ሶስት ሰዎች በተፈጥሮ አካባቢ ቆመው በባህላዊ ቀለም የተሸፈኑ አልባሳቸው ተለያዩ ቀለሞችን ያሳያል። አንዱ የረጅም በትር ሲይዝ ሌላው ደግሞ የዙር ጋራ ያዘው ነው።

የአገው ሕዝብ የዛጉዌን ሥርወ መንግሥት መሥርተው ታላቁን ላሊበላን የሠሩ ጥንታዊ አስተዋጽዖ አድራጊዎች ናቸው። የጥበብ ታሪካቸው ያኮራል። ቋንቋቸው የአማርኛና የትግርኛ መሠረት በመሆኑ ባህልን በመቅረጽ የነበራቸው ትልቅ ሚና ያስደንቃል።

ጉንጉን ፀጉር ያለው ወንድ ወደ ፊት ቀጥ ብሎ እየተመለከተ ነው። ግለሰቡ ቡናማ ጃኬት እና ደማቅ ሰማያዊ ሻርፕ በላዩ ላይ አንገቱ ላይ አድርጓል። ከጀርባው ደብዛዛ ሰማያዊ ወይም ግራጫማ ሰማይ ዳራ ብቻ አለ።

ዋው! ባህላዊ ልብስ ያጌጠች ቆንጆ ሴት በፈገግታ ተቀምጣለች። የአንገት ሐብልና የእጅ አምባሮች ውበት ሲያስደንቅ! የከበሩ ጌጣጌጦቿን ይዛለች። ሲያምር! የባህልና የቅንጦት ድብልቅነት ደስታን ይሰጣል።

ያማረ ባህላዊ አለባበስ የለበሱ ሴቶችና ወንዶች በመድረክ ላይ ሲጨፍሩ ይታያሉ። ሴቶቹ ቀይና ብርቱካናማ ቀሚሶችና ሰማያዊ ቬስት ለብሰዋል። ወንዶቹ ነጭ ልብስ ለብሰው ከበሮ ይደልቃሉ። ከበስተጀርባ በግድግዳው ላይ የተሰቀሉ ሥዕሎች አሉ።

በሰማያዊ ቀለም የተጻፈ “ወንጀለኛው ዳኛ” የሚል ርዕስ ያለውን ያረጀ መጽሐፍ ሽፋን ነው። ሽፋኑ የታጠፈና የተሸበሸበ ነው። የመጽሃፉ ሽፋን ወርቃማ ቀለም ሲኖረው፣ እውቀት የማግኘት ጉጉትና ትጋት በአንባቢያን ላይ ይፈጥራል።

ዋው ሲያምር! የባህል ከበሮ ሲያስደንቅ! በቆዳና በቀይ ንድፍ ጨርቅ የተሰራው ከበሮ ታሪካዊና ባህላዊ ውበትን ያንጸባርቃል። የዘፈንና የደስታ ድምፅ ሲያሰማ ሲይታይ! ሲያምር!

ዋው ሲያበዛ! ብዙ ሰዎች በበሩ ስር በገበያ ቦታ ተሰብስበዋል። ደማቅ ቀለም ያላቸው ልብሶች ሲማርኩ! ሴቶች መሬት ላይ ተቀምጠው ሲሸጡ። ቢጫና ቀይ ጃንጥላዎች ይታያሉ። የገበያው ግርግርና እንቅስቃሴ ሲያስደንቅ!

አምስት ሰዎች የኢትዮጵያ ባህላዊ መጠጥ የሆነውን ቡና እየጠጡ ይገኛሉ የኢትዮጵያ ባህላዊ ቀሚም ሲለብሱ የምግብ መሶብ ደግሞ ከማላቸው ይገኛል። እንደዚህ አይነት ፕሮግራሞችን የሚያዘጋጁ የባህላዊ አዳራሽ ምግብ ቤት ይመስላል።

አንድ ነጭ ጋቢ የለበሰ ወጣት ባህላዊ ልብስ ለብሶ ፈገግታው ፊቱ ላይ ይነበባል። ከኋላው የጎንደር ታሪካዊ ፋሲል ግቢ ግምቦች ሲታዩ፣ ለቅርስ ፍቅርንና ደስታን ያሳያል።

ኢትዮጵያና እስራኤል ባንዲራዎች ጎን ለጎን ቆመው ይታያሉ። የውጭ ጉዳይ ሚኒስትሮች በጠረጴዛ ዙሪያ ተቀምጠው በደስታ ፈገግታ ይለዋወጣሉ። የፍቅርና የሰላም ድባብ ያለ ሲሆን፣ የዲፕሎማሲያዊ ስምምነት በግልጽ ይንጸባረቃል።

በትክክል ተቀባለሁ። ከአሁን ጀምሮ በቀጥታ፣ በግልጽ እና በአማርኛ ቅርጽ ብቻ እንሂድ። የምትፈልጉትን ትእዛዝ በትክክል እከተላለሁ። ቀጣዩን ምስል ያቀርቡ፣ ወይም የምትፈልጉትን ትክክለኛ ምስል መግለጫ ያብሩ።

እግዚኦ ሲያምር! በጣም የሚያጓጓ ዶሮ። የወርቅማ ላባውና ቀዩ ራስ ያስደንቃል። ዶሮው ጠንካራ እና ደስተኛ ይመስላል። ጤናማ ዶሮ ማየት ያስደስታል። አስደሳች እይታ ነው።

አራት ወጣቶች ነጭ ሸሚዞችን እና በራሳቸው ላይ ነጭ ጨርቅ ለብሰው ወደ ግራ አቅጣጫ ይመለከታሉ። እያንዳንዱ ሰው በእጁ የእንጨት ዘንግ ይዟል፤ ከበስተጀርባ አረንጓዴ እና ቡናማ መሬት አለ።

ሰፋ ባለ የገጠር ሜዳ ላይ አራት ሰዎች ባህላዊ የነጭ ልብሶችንና ኮፍያዎችን ለብሰዋል። ሁለቱ ጦርና ጋሻ ሲይዙ፣ አንዱ ጠመንጃና ባንዲራ ይዟል። የባንዲራው ቀለም ምንድን ነው?

የማስታወቂያ ምስል በደማቅ ሰማያዊ ዳራ ላይ ብዙ አልፋ የተባለ የታሸገ የመጠጥ ውሃ ጠርሙሶች አሉ። አንድ ትልቅ ጠርሙስ በግራ በኩል በውሃ ፍንጣቂ ተከቦ ጎልቶ ይታያል፤ ሁለት ትናንሽ ጠርሙሶች በቀኝ በኩል አሉ። ከታች በኩል የስልክ ቁጥሮች ተዘርዝረዋል።

ዋው! ሲገርም የሚያስደንቅ ነው! በድንጋይ ውስጥ የተቀረጹት ጥንታዊ ቅዱስ ሕንፃዎች አስደናቂ ናቸው። ነጭ ልብስ የለበሰ አንድ ሰው ከመግቢያው ሲወጣ መመልከት እጅግ በጣም ጥሩ ነው!

በፓርላማ ስብሰባ ላይ የሚገኝ ወጣት፣ ጥቁር ሰማያዊ ጃኬትና ሰማያዊና ቀይ ቀላ ያለ ቀለም ያለው ከረባት አድርጓል። በፊቱ ላይ ትኩረትና ቁጣ የተደባለቀበት ስሜት ይነበባል፣ በማይክሮፎን እየተናገረ ነው።

በርካታ ሰዎች በሰማያዊ የመዋኛ ገንዳ ውስጥ በውድድር እየዋኙ ነው። ፈጣን እንቅስቃሴና የውሃ መርጨት አለው። ኃይለኛ የውድድር ስሜት ይሰማል። ዋው! የዋናተኞች ጥረትና ፍጥነት ሲያስደንቅ!

ትኩረቱ በጨርቃጨርቅ ፋብሪካ ውስጥ ባለው ትልቅ የማምረቻ ማሽን ላይ ነው። በርካታ ክሮች በጥቁር ቱቦዎች ላይ ተጠምጥመው በቅደም ተከተል ተሰልፈዋል። ክሮቹ ወደ ማሽኑ እየተሳቡ ነው። ማሽኑ ከፍተኛ መጠን ያለው ምርት ለማምረት ዝግጁ መሆኑን ያስረዳል።

ሁለት ሰዎች ከኋላ ሆነው፤ አረንጓዴ፣ ወርቃማና አክሊል የመሰለ ባህላዊ የቤተክርስቲያን ልብስ ለብሰዋል። ወርቃማው ጥልፍ በአረንጓዴው ካባ ላይ ጎልቶ፤ ከበስተጀርባ የሚታየው ደማቅ የቀስተ ደመና ምስል ደግሞ የሃይማኖታዊ ክብረ በዓልን ደስታና መንፈሳዊነት ይገልጻል።

ሲያምር! ትኩስና ጣፋጭ ዳቦ! ሲያስደንቅ! ወርቃማው ቀለም የምግብ ፍላጎትን ይፈጥራል። ለስላሳው ገጽታ ልብ ይማርካል። ከጎኑ የተቆረጠ ቂጣና ሻይ ይታያል። ይህ ትዕይንት ደስታንና እርካታን ያመጣል፡፡

ዋው ሲያምር! አረንጓዴ ሜዳና ደመና የደፈነው ተራራ እንዴት ያጓጓል! ሰፊው ለም መሬት በደስታ የተሞላ የመረጋጋት ስሜት ይሰጣል። ተራራው ሲያስደንቅ የፈጣሪን ጥበብ ያሳያል። ተፈጥሮ በሙሉ ውበቷ አጀብ!

የሚያሳዝን ነው! እነዚህ ተማሪዎች በፈተና ጭንቀት ውስጥ ናቸው! ጠረጴዛው ያረጀ ቢሆንም በሙሉ ትኩረት ፈተናቸውን በመስራት ላይ ይገኛሉ! በእርግጥ ያሳዝናል !

በፀሐይ ብርሃን የበቀለ ሰፋፊ የእርሻ መሬት ላይ አረንጓዴ ሽንብራ ከቅጠሎቹ ጋር በፍሬ ተሞልቶ ይታያል። ሰብሉ ሙሉ በሙሉ በልምላሜ የተሸፈነ ሲሆን፣ ከሩቅ ደግሞ ክፍት ሰማይ እና አረንጓዴ ሜዳዎች ይታያሉ፤ ይህም የመልካም ምርትን ተስፋ ይፈጥራል።

ኧረ ሲያስደነግጥ! ነጭ ፈረስ ከባድ ሣጥኖች የተጫነ ጋሪ እየጎተተ መንገድ ላይ ይጓዛል። ጋሪው ከበድ ያለ ጭነት ተጭኗል፣ ፈረሱ በጭንቅ እየተጓዘ ነው። በጀርባው ያለው ሰውም ፈረሱን ሊረዳው ይሞክራል።

ዋው ሲያስገርም! ወጣቶች በደማቅ የባህል ልብስ ውብ መልክ ፈጥረዋል። በገና የተባለውን ጥንታዊ የሙዚቃ መሣሪያ ሲጫወቱ ደስታቸው ያስደምማል። የባህልና የሃይማኖት ውህደት ሲያምር! የጥበብ ፍቅር ሲደንቅ! የሀገር ወግ ሲጠበቅ!

ዘመናዊ የቤት መኪና ኑሮን ቀላል እና ምቹ ያደረሰጋል! ።የኤሌክትሪክ ቻርጅ መጠቀሙ የበለጠ ተወዳጅ ያደረሰገዋል። የመኪናዉ ቀለም ምርጫ ለብዙ ሰዎች ተስማሚ የቀለም ምርጫ ነዉ።

ዋው ሲያምር! እጅግ በጣም ያማረ ጥቁር የቆዳ ጫማ! ሲያስደንቅ! የጫማው ልስላሴና አንጸባራቂነት ግርማ ሞገስን ይፈጥራል። በጥንቃቄ የተሠራው ዲዛይን ፍቅርን ያመለክታል። መልካም! ይህ ጫማ ደስታን ይሰጣል!